ነጭ ልብስ የለበሰ ሠራተኛ የቤት ጣሪያ በስፕሬይ በመርጨት ሲቀባ ይታያል። ሰውዬው ለመከላከያ የፊት ጭንብልና ጓንት አድርጓል፤ ቀለሙን የሚረጭበት ሽጉጥ ከብርቱካናማ ቧንቧ ጋር ተያይዟል። በግልጽ በሚታይ ሁኔታ ግድግዳው ቀላል ቡናማ ሲሆን ጣሪያው እየነጣ ነው።

በትልቅ የእንጨት አዳራሽ ውስጥ በተደረደሩ ረድፎች ላይ ብዙ ሰዎች ተቀምጠው ይታያሉ። አንዳንድ ሴቶች የእስልምና ሻርፕ አድርገዋል፣ ሁሉም ደግሞ በቁጥሮች የተለዩ ወንበሮች ላይ ተቀምጠዋል። በመሀል ላይ አንድ ካሜራማን በካሜራ ሲቀርጽ አለ።

ቀይ የድንጋይ ግድግዳ አጠገብ፣ ጠምጣሚ (የሃይማኖት መነኪሴ) ቢጫ ማቅ ለብሶ መጽሐፍ እያነበበ ነው። የቆዳ ጫማዎቹ ከጎኑ ሲቀመጡ፣ ከኋላው በኩል ደግሞ ሌላ ሰው ነጭ ነጠላ ለብሶ በዓምዶቹ መሃል ቆሞ በጸሎት ላይ ነው። ቦታው መንፈሳዊ ድባብ አለው።

የተለያዩ መጠንና ቅርፅ ያላቸው ብዙ ወርቃማ ጉትቻዎች በክብ ሳህን ላይ ተቀምጠው ይታያሉ። በግራ በኩል አንድ ነጭ የእንቁ መቁጠሪያና ትንሽ አበባ ከጌጣጌጦቹ ጋር ተቀምጠዋል።

በብዛት የተከመሩ ደማቅ ቀይና ብርቱካናማ የበሰሉ ቲማቲሞች ለገበያ ቀርበዋል። ትኩስ ፍሬዎቹ በትሪ ላይ ተደራርበው ተቀምጠዋል። እነዚህ ለጤናማ አመጋገብ እና ለምግብ ማብሰያነት ወሳኝ ግብአቶች ናቸው።

በሳራማ ሜዳ ላይ የተበታተኑ የመማሪያ ወንበር እና ጠረጴዛዎች ተቀምጠዋል። በአንድ በኩል ለት ሰዎች ወንበሩን ለመሸከም እየሞከሩ ሲሆን ህጻናት በወንበሮቹ መሃል ላይ አልፈው አልፈው አሉ።

ቢጫ ክሬን በመጠቀም ወታደራዊ የሚመስል "ፋሞስ" የሚል ጽሑፍ ያለበትን መኪና ከትልቅ ሰማያዊ መኪና ላይ ሁለት ሰዎች ያወርዳሉ። ቀጥ ያለ የክሬን ክንድ ከበስተጀርባ ሰማያዊ ሰማይ እና ነጭ ደመናዎች ይገኛሉ።

እነዚህ ብዙ ቁጥር ያላቸው አረንጓዴ የሞሪንጋ እንጨቶች (ሽፈራው ወይም የእንጨት እንኮይ) መሬት ላይ ተነባብረዋል። አንድ ሰው በሰማያዊ ጂንስ ቁጭ ብሎ አንዳንድ እንጨቶችን በእጁ ይዟል።

በሚያብረቀርቁ ነጭና ወይንጠጅ መብራቶች ያጌጠ አዳራሽ በሠርግ ዝግጅት ተውቧል። ወርቃማ የአበባ ማስቀመጫዎች ላይ ያማሩ አበቦች ተደርድረዋል፣ እንዲሁም የአበባ ቅስቶች ሰፊውን የእግረኛ መንገድ ያጅባሉ። በጎን በኩል ወንበሮችና ጠረጴዛዎች ተዘጋጅተዋል።

በሰፊ የመሰብሰቢያ አዳራሽ ውስጥ፣ በርካታ ተመራቂዎች በመድረኩ ፊት ለፊት ተቀምጠዋል። ተመራቂዎቹ ጥቁር ካባ እና ቀይ ሻሽ የለበሱ ሲሆን፣ የካሬ ቅርጽ ያለው ኮፍያም አድርገዋል። ከበስተጀርባ በረጅም ደረጃ ላይ ብዙ ተመልካቾች ተሰልፈዋል።

ከበርካታ ሙስሊሞች ነጭ ልብስ ለብሰው እና ነጭ ወይም ጥለት ያለው ቀሚስ ለብሰው በፕላስቲክ ወንበሮች ላይ ተቀምጠዋል። ብዙዎቹ ወደ አንድ አቅጣጫ ሲመለከቱ፣ ከፊት ያሉት ሰዎች ደግሞ ተቀምጠው ይታያሉ።

ሦስት ወጣት ሴቶች በቢጫ ጀርባ ላይ ቆመዋል። ሁሉም ዘመናዊና ሰፊ እግሮች ያሉት ሱሪና ልቅ የሆነ ካባ ለብሰዋል። አልባሳቱ በአብዛኛው ነጭና ቡናማ ቀለም ሲሆን፣ በላዩ ላይ ጥቁር ሰንብሮች አሉ። መካከለኛዋ ሴት ጥቁር የውስጥ ሸሚዝ አድርጋለች

በሌሊት ጨለማ ውስጥ ሶስት ሴተኛ አዳሪ ሴቶች በመንገድ ዳር ቆመዋል። መካከለኛዋ ሴት ቢጫ ቀሚስ ለብሳ ከኋላዋ ትታያለች። በስተግራና በስተቀኝ ያሉት ሴቶች ወደ ውጭ ይመለከታሉ። ከጀርባ አንድ ነጭ መኪና በመንገድ ላይ እየመጣ ይታያል።

የድሮ አውሮፕላን ማረፊያ ሕንፃ ፊት ለፊት ብዙ ክላሲክ መኪናዎች በፓርኪንግ ስፍራ ቆመዋል። ጥቁር ልብስ የለበሰ ሰው እና ባህላዊ ነጭ ልብስ የለበሰች ሴት በእግረኛ መንገድ ላይ ይሄዳሉ። ሕንፃው የበረራ መቆጣጠሪያ ማማና የሥነ ጥበብ ንድፍ አለው።

በትልቅ ስጋ ቤት ውስጥ ሁለት ወንዶች አሉ። አንድ ሰራተኛ ነጭ የላብራቶሪ ካፖርት ለብሶ የተንጠለጠሉትን ግዙፍ የስጋ ቁርጥራጮች እየተመለከተ ነው። ሌላው ደንበኛ በሚመስል መልኩ ከጎኑ ቆሟል።

ዘመናዊና ቄንጠኛ ከእንጨት የተሠራ የቴሌቪዥን ማቆሚያና የጌጥ ግድግዳ ነው። በአቀባዊ የተደረደሩ የእንጨት ሳንቃዎች እና ተንሳፋፊ መደርደሪያዎች አሉት። ትልቅ ጠፍጣፋ ቴሌቪዥንና ድምፅ ማጉያ መሣሪያዎች በላዩ ላይ ተሰቅለዋል። ለዘመናዊ ቤት የቅንጦት እና ምቹ የመዝናኛ ቦታን ተፈጥሯል ።

ረጃጅም የአገዳ ተክሎች በሌሎች አረንጓዴ ቁጥቋጦዎች መሃል ይገኛሉ። ከሥሩ ሰማያዊ አረንጓዴ ትናንሽ ቅጠሎች ያላቸው ተክሎች ይበቅላሉ። ከፊል የሲሚንቶ የውሃ መስመር በቀኝ በኩል ይታያል። ከበስተጀርባ በፀሐይ የደረቀ ቀይ ቡናማ ተራራማ መሬት ሰፊ ቦታ ይዟል።

ደማቅ አረንጓዴ የሎሚ ፍሬዎች ከጥቅጥቅ ባለ ቅጠል እና ከደረቀ አፈር ጋር በሚታይ የሎሚ ቁጥቋጦ ቅርንጫፎች ላይ ተንጠልጥለዋል። ፍሬዎቹ ከበርካታ ጥቁር አረንጓዴና ቢጫ ቅጠሎች ጋር ተያይዘው ይታያሉ፤ እንዲሁም አንድ ትንሽ ነጭ አበባ ከታችኛው የቅርንጫፍ ክፍል አጠገብ ተብቅቃለች።

ይህ የቅርብ ምስል በትንሽ ሐምራዊ አበቦች የተሞላ ጥቅጥቅ ያለ አረንጓዴ ተክል ያሳያል። የብርሃን ጥላዎች በቅጠሎቹ ላይ ይንጸባረቃሉ። ሐምራዊው አበባዎች በአረንጓዴ ቅጠሎች መካከል ተበታትነው አሉ።

አረንጓዴ ቀለም ያለው ወታደራዊ መኪና ትላልቅ ጎማዎች አሉት። ከጭነት መኪናው ላይ ሁለት ረዣዥም ሚሳኤሎች ወደ ላይ አቅጣጫ ተሸክመዋል። መኪናው በአስፋልት መንገድ ላይ ሲጓዝ፣ ከበስተጀርባ የከተማ ሕንፃዎች እና የማስታወቂያ ሰሌዳዎች አሉ።

ሁለት ግዙፍ የሳኒ ክሬን መኪኖች፣ አንደኛው ቢጫ ሲሆን ሌላኛው ደግሞ ቀይ ክንድ ያለው፣ ክፍት በሆነና በጠጠር በተሸፈነ ስፍራ ፀሐይ ስር ቆመዋል። በትልቁ ጥቁር መንጠቆ ላይ ቢጫ ሰንሰለቶች ይታያሉ።

ከመጠን በላይ የተጫነ መካከለኛ መጠን ያለው የጀልባ መርከብ ሰዎችን በውሃ ላይ እያጓጓዘ ነው። ብዙ ሰዎች በመርከቡ እና በጣሪያው ላይ ተቀምጠዋል። መርከቡ አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ያጌጠ ነው።

ደማቅ ሰማያዊና ቀላል ሰማያዊ ቀለም ባለው ሳጥን ውስጥ የተሞላ "ዳብል ኤ" ወረቀት አለ። ከሳጥኑ አጠገብ የተቆለሉ በርካታ ነጭ ወረቀቶች ተቀምጠዋል።

አንዲት ሴት ስትታጠብ የሚያሳይ ጥንታዊ የኢትዮጵያ ባህላዊ ሥነ ጥበብ ነው። ሴትየዋ ጎንበስ ብላ፣ ጥቁር ፀጉር ያላትን ሰው እጅ በሰማያዊ ሳህን ውስጥ በሰማያዊ ማሰሮ ይታባሉ። ሰውዬው ቡናማ ባለ ሙሉ ልብስ ለብሶ ጥቁር ሰገራ ላይ ተቀምጧል።

በርካታ ሰዎች ዛፍ ለመትከል በግንባር ቀደምትነት በጎርባጣ መሬት ላይ ጉድጓዶችን ሲቆፍሩ ይታያሉ። ሁለት ሴቶች በመቅረቡ ላይ ባለው ጉድጓድ አካባቢ እየሰሩ ሲሆን አንዷ የእርሻ መሳሪያ በመጠቀም አፈር ትቆፍራለች።

ትልቅ ቡናማ በቅሎ እና ትንሽ ጥቁር ፅንስ በሜዳ ላይ ቆመዋል። በቅሎው በአንገቱ ላይ ገመድ ታስሮበታል። ሁለቱም እንስሳት በአረንጓዴ የሳር ሜዳ ላይ ቆመው ፎቶ ተነስተዋል። የጀርባው ክፍል ደብዛዛ ብርሃንና ቁጥቋጦዎች ይገኙበታል።

ጥሩ አረንጓዴ የጓቫ ፍሬዎች ከዛፉ ቅርንጫፍ ላይ ተንጠልጥለዋል። ሁለቱ ፍሬዎች በዙሪያቸው በሚገኙት በትልልቅ አረንጓዴ ቅጠሎች መካከል አሉ። ፍሬዎቹ ገና ያልበሰሉና የሚያብረቀርቅ ቆዳ አላቸው።

ወደ ሰማይ የተደረደሩ በትልቅ ብርቱካን፣ አረንጓዴ፣ ቀይና ቢጫ ፍራፍሬዎች የተሞላ የገበያ መደብ ላይ የተለያየ ቀለም ያላቸው እጅግ ብዙ ፍራፍሬዎች ይገኛሉ። ፍራፍሬዎቹ በተለየ ሁኔታ በኩምሳ ቅርጽ ተደርድረዋል።

በነጭ ጠረጴዛ ላይ የተቀመጡ አንድ ጥንድ ግራጫ ካዝዋል ጫማዎችን ። ጫማዎቹ ነጭ ሶል፣ ግራጫ መያዣ ገመድ እና ጥቁር አላቸው። ሁለቱም ጫማዎች ወደ ፊት ተጠጋግተው የተቀመጡ ሲሆን፣ ከጀርባ ደግሞ የደበዘዘ ክፍል የቤት ውስጥ አካባቢ ይታያል።

አንድ ትልቅና ግዙፍ ጉማሬ እና ትንሽ ግልገሉ ከወንዝ ዳርቻ ወጥተው አሸዋማ መሬት ላይ ተገኝተዋል። ግልገሉ የትልቁን ጉማሬ ፊት በደረት ስር ተጠግቶ ቆሞ፣ ሁለቱም ቀጥ ብለው ይመለከታሉ።

ኢንጀራ የሚጋገሩበት ሦስት ምድጃዎች ይታያሉ፤ አንዱ ምድጃ ላይ በመጠን ትልቅ የሆነ የእርሾ ሊጥ እየተጋገረ ነው። ሰማያዊ ልብስ የለበሰች አንዲት ሴት በስተቀኝ በኩል በጨለማ ባለው የክፍሉ ጥግ ላይ ሆና ወደ መጋገርያዎቹ ነገር እየጨመረች ነው።

ጥቁር ልብስና ሐምራዊ ክራባት ያደረገ ሰው ፈገግታ በተሞላበት መልኩ ወደ ካሜራው ሲመለከት ይታያል። ከበስተጀርባው ፈዛዛ ብርሃንና ብዥ ያለ ነጭ ዳራ ሲኖር፣ ሰውዬው በመተማመን ቆሞአል።

እያንዳንዷ ሴት ጥቁር የሸክላ ማሰሮ ቀይ ሳህን ላይ አድርጋ በራስዋ ላይ ተሸክማለች። መሀል ላይ ያለችው ሴት ቀይ/ቡኒ ሻሽ የለበሰች ሲሆን፣ በጎን ያሉት ሴቶች ደግሞ በእጆቻቸው የሸክላ መሸፈኛ ይዘዋል።

በሊቢያ በህገወጥ ስደት ሲሞክሩ የተያዙ ናቸው ቢባል ያስደፍራል ፤ ባሕሩን በስቃይ ቢያልፉም ፖሊሶቹ ግን ያልፉ ዘንድ አልፈቀዱላቸውም ፤ በተስፋ የሚኖሩ ነገን ሊያዩ የጓጉ ግን አሁን በፖሊስ ተከበው የሚታያቸው ሰዎች

በግልጽ ነጭ ዳራ ላይ አሥራ ሁለት የአማርኛ ቃላት በጥቁር ፊደላት በሁለት ዓምዶች ተዘርዝረው ይታያሉ። ቃላቶቹ የፊደል አጻጻፍ ልምምድ ወይም የቃላት ዝርዝር የሚመስል ዝግጅት አላቸው።

የረጅም ጎማ ቦት ጫማዎች ጥንድ በነጭ ዳራ ላይ ይታያሉ። ቡኒ፣ ጥቁር፣ አረንጓዴ እና ፈዛዛ አረንጓዴ ቀለሞች ያሉት ወታደራዊ ልብስ የመሰለ ደብዘዝ ያለ ንድፍ አለው።

ሰፊ በሆነው የከተማ ጎዳና ላይ ብዙ ሰዎችና ጥቂት ተሽከርካሪዎች ይታያሉ። መንገዱ በብዙ ረዣዥም የዘንባባ ዛፎችና ጥቅጥቅ ያሉ አረንጓዴ ዛፎች በሁለት ጎኑ ተከቧል።

ዘፋኙ ባህላዊ ነጭ ልብስና ሻሽ ተጠቅልሎ፣ በቅርብ ርቀት ቆሞ ይዘፍናል። ከበስተጀርባው ጥቁር ፀጉር ያለውና አረንጓዴ፣ ቢጫና ቀይ አክሊል የደፋ ሰው ስዕል ጎልቶ አለ። በአንደኛው ወገን ደግሞ አረንጓዴ ቅጠል ያላቸው የዛፍ ቅርንጫፎች አሉ።

ክብ ቅርጽ ያላቸው ሁለት የሳር ክዳን ቤቶች በቆላማ ሜዳ መካከል ይታያሉ። ቤቶቹ በትላልቅ አረንጓዴ ቁጥቋጦዎች ተከበው ይታያሉ፤ በስተቀኝና በስተግራ ደግሞ ሁለት የደረቁ አነስተኛ ዛፎች አሉ።

ሁለት ሴቶች የሐምራዊና አረንጓዴ ባህላዊ ልብሶችን ለብሰው፣ በተመልካቾች በተከበበ ሰማያዊ ምንጣፍ በሚመስል መንገድ ላይ እየተራመዱ ነው። ከበስተጀርባ ትልቅ ነጭ ሕንፃ ይታያል።

ቢጫና ቀይ መለያ ያለው ትንሽ የታሸገ ኮንቴይነር ይታያል። በውስጡ የቡናማ ፈሳሽ ወተት የሞላበት ሲሆን አረፋዎች ከላይ በኩል ተንሳፍፈው ይታያሉ። ኮንቴይነሩ በእንጨት ላይ ተቀምጧል።

አራት ትንንሽ ልጆች በወንዝ ዳር ቆመው በደስታ ፈገግ ይላሉ። ሦስቱ ልጆች ጠመዝማዛ ፀጉር ሲኖራቸው፣ ሁሉም ባህላዊ መልክ ያላቸው የአንገት ሐብል አድርገዋል። ከበስተጀርባው ወንዝ፣ አረንጓዴ እጽዋትና በጥቁር ድንጋይ የተሠራ ግምብ ይገኛል።

በርካታ ብስክሌተኞች በቀይና ጥቁር ልብስ ደማቅ ቀለማማ ብስክሌቶች እየነዱ በመንገድ ላይ በአንድ መስመር እየተጓዙ ነው። በስተጀርባ በደረቅ ተክል የተሸፈነ ተራራማ መሬት አለ።

ብዙ ሰዎች በቀይና ቢጫ የአንድ ትልቅ አውቶቡስ መስመር በር ላይ ተሰብስበዋል። ሰዎች ወደ አውቶቡሱ ለመግባት ሲሞክሩ ይታያሉ። ከአውቶቡሱ መስመር ጀርባ ሌሎች የትራንስፖርት መዋቅሮችና ህንጻዎች አሉ።

ከፍተኛ ጥራት ባለው የተቀረጸ ቀይ እንጨት የተሰሩ ሁለት ወንበሮች በትኩረት ከፊት ለፊት ቀርበዋል። ወንበሮቹ ጥቁር ቡኒ ሌዘር መቀመጫና መደገፊያ ያላቸው ሲሆን፣ ከበስተጀርባ የተቀረጸ ጠረጴዛና ሶፋ ከጡብ ግድግዳ ዳራ ፊት ለፊት ይታያሉ።

አንድ ሰው ቡናማ ልብስና ግራጫ ሻሽ ለብሶ ክራር ወይም መሰንቆ የሚመስል የሙዚቃ መሣሪያ እየተጫወተ ነው። ጥቁር እጆች በክርና በቆዳ የተሰራውን መሣሪያ ይዘዋል። ከበስተጀርባ ብዥታ ያለበት አረንጓዴ ቦታ አለ።

የኦርቶዶክስ ተዋሕዶ ህንፃ ቤተክርስቲያን አሰራር ክብ ቅርፅ እና ከላይ የጉልላት እና የመስቀል ቅርፅ ያለው ነው። ምዕመናን ወጣቶች በብዛት ነጭ ነጠላ የሚለብሱ ሲሆን መነኮሳት ቆብ እና ቀይ፣ ቢጫ እና ጥቁር ቀለማት ያላቸውን ልብሶች ይለብሳሉ።

ጥቁር ቡናማ ማሰሪያ ያላቸው፣ በቁርጭምጭሚት ላይ ትልቅ ወርቃማ እና ነጭ ሉላዊ ጌጣጌጥ ያጌጡ ሴት ጫማዎች፣ አንዱ በእጅ ሌላው በእግር ላይ ሆኖ ይታያል።

ዘመናዊ የወጥ ቤት ዕቃዎች ጥቁር ሰማያዊ ቀለም የተቀቡ መሳቢያዎችና ካቢኔቶች ያሉት ሲሆን የወርቅ እጀታዎች አሉት። በካቢኔቶቹ መካከል ያለው ግድግዳ በነጭና ግራጫ ቀለም በተቀቡ ጥለት ባላቸው ሰቆች ያጌጠ ነው።

በርካታ ፍራሾች (መኝታ) በጭንቅላቱ ላይ የተሸከመ አንድ ሰው በሕዝብ በተሞላ የከተማ መንገድ ላይ ይጓዛል። ሰዎች፣ የኤሌክትሪክ ምሰሶዎችና ክፍት ሱቆች በደማቅ ሰማያዊ ሰማይ ስር ይገኛሉ።

በባዶ እግሩ ያለ ሰው አረንጓዴ እና ቡናማ ልብስ ለብሶ የእንጨት ዘንግ ይዞ መራመጃ መድረኩ ላይ ቆሟል። ብርቱካንማ ዶቃዎች ያሉት ሃብልን አድርጓል። የተቀመጡ ተመልካቾች ወደ ሰዉየው ይመለከታሉ።

አንድ አረጋዊ ሰው ባህላዊ ነጭ ልብስ እና ጥምጣም ጭንቅላቱ ላይ አድርጎ ቆሟል። ሰውዬው ከገለባ የተሰራ ትልቅ ሰሀን ይዟል፤ በሰሀኑ ውስጥ ረዣዥም ቡናማ ቁርጥራጮች ይገኛሉ። ሰውየው በሰሃኑ ውስጥ ያለውን ነገር ለአንድ ወጣት እያቀረበ ነው።

ጥቁር ሱሪ የለበሰ ሰው በነጭ ቆዳ የተሠሩ ሎፈሮች ተጫምቷል። ጫማዎቹ በብረት ሰንሰለት ያጌጡ ሲሆኑ፣ የእንጨት ወለልና ጥቁር የጡብ ግድግዳ በስተጀርባ ይታያል።

ሰማያዊ ቀለም ያለው ባለሶስት ጎማ ተሽከርካሪ (ባጃጅ) ነጭ ሸራ ጣሪያ ለብሶ በጠራራ ፀሐይ ስር ቆሟል። ተሽከርካሪው ክፍት የጎን በር ያለው ሲሆን ከፊትና ከኋላ ያሉት መቀመጫዎቹ ግራጫ ቀለም አላቸው።

ቢሮዎች መስሪያ ቦታ እንደመሆናቸው መጠን ምቹ እና ለአይን ማራኪ የሆነ አካባቢ ሊፈጠርላቸው ይገብል። ከወንበር ምቾት አንስቶ፣ በቂ የሆነ እቃ ማስቀመጫ ያለበት እንዲሁም ሃሳባችንን ሰብስበን ሳንረበሽ መስራት የምንችልበት ቦታ መሆን አለበጥ

ስምንት ወጣት ልጆች ባህላዊ የገለባ ኮፍያዎችን እና የገጠር ልብሶችን ለብሰው በአረንጓዴ ሜዳ ላይ ቆመዋል። የተለያየ ቀለም ያላቸው ሻርፖችና ከረጢቶች ይዘዋል።

ጥቁር ቀለም ያለው ኤሌክትሪክ ስኩተር በነጭ ዳራ ላይ ቀርቧል። ስኩተሩ የፊት መብራት፣ የእጅ ብሬክና የሚታጠፍ መሪ አለው። ከፍ ያለና ሊስተካከል የሚችል ወንበር ያለው ሲሆን፣ የኋላ ጎማው ላይ ቀይ ቀለም ያለው ሾክ ይታያል።

ብዙ ሰዎች ቀይና ነጭ ባህላዊ ልብስ ለብሰው በመድረክ ላይ በደስታ ይጨፍራሉ። ከበስተጀርባ ሰማያዊ ዳራ ላይ ባሕላዊ ዣንጥላዎች እና የባንድ ሙዚቀኞች ይገኛሉ።

ለስላሳ፣ ነጭ እርጎ በፕላስቲክ ዕቃ ውስጥ ቀርቧል ። የሚያብረቀርቅ ማንኪያ በወፍራሙ እርጎ ውስጥ ተጨምቆ ሲወጣ፣ የብር ፎይል መክደኛ እና አረንጓዴ ጨርቅ ከበስተኋላ አለ።

ትልቅ የቢጫ ቀለም ሕንፃ ከፊት ለፊቱ በብዙ የእንጨት ምሰሶዎች ተከቧል። ከታች በመንገድ ዳር ሰዎችና ምሰሶዎች በብዛት ይገኛሉ። ፀሐያማ በሆነ ቀን ሰማዩ ጥርት ብሎ ይታያል። የኮንስትራክሽን ሥራው እየተሰራ ነው።

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የአምልኮ ሥርዓት ይካሄዳል። ነጭ ካባ የለበሱ ካህናት በመካከል ቆመው አንዱ ከበሮ እየመታ፣ ሌላው ደግሞ ዘለፈት ይዞ ሲያዜም ይታያል። በዙሪያው ነጭ ልብስ የለበሱ ብዙ አማኞች ቆመዋል።

ሁለት ትናንሽ ልጆች በምሽት ጎዳና ላይ እቅፍ እየተደራረጉ ይላቀሳሉ። አንደኛዋ ልጅ ከኋላው ጭምቅ አድርጋ አቅፋታለች፤ ፊቷም ፈገግታ ለብሶዋል። በዙሪያው ጥቁርና ቢጫማ ግድግዳዎች ያሉበት የድሮ መኖሪያ ቤት ይገኛል።

የተለያዩ ቀለሞችና አይነቶች ያሏቸው ፍራፍሬዎች በብዛት በመንገድ ዳር መደብር ላይ ተደርድረዋል። ቢጫ ሙዝ፣ ቀይ ድራጎን ፍሬ፣ ብርቱካንማና አረንጓዴ የሎሚ ፍሬዎች ጎልተው ይታያሉ። ፍራፍሬዎቹ በቅርጫቶች እና በማማከርያዎች ላይ ሲደረደሩ፣ ከላይ ባለብዙ ቀለም ዣንጥላ ጥላ ሆኖላቸዋል።

የተለያዩ ቀለማትና ቅርጾች ያሏቸው እጅግ ብዙ የመንገድ ምልክቶች በአንድ ላይ ተከምረው ይታያሉ። ምልክቶቹ ፣ ቀስት ያሳዩ አቅጣጫዎች፣ እንዲሁም የፍጥነትና የማስጠንቀቂያ ምልክቶች ይገኙባቸዋል። የቀይ፣ ሰማያዊ፣ ነጭና ቢጫ ቀለማት የበዙ ሲሆን፣ ምልክቶቹ ደግሞ እርስ በእርሳቸው ተደራርበው አሉ።

ሰፋ ያለ የምርት ፋብሪካ ወለል ላይ በሰማያዊ ማጓጓዣ ቀበቶ ላይ በርካታ ብርቱካናማ ጭማቂ ጠርሙሶች ይፈሳሉ። ሁለት ሰራተኞች በፋብሪካው ውስጥ ቆመው አሉ፤ አንዷ ሴት ቀይ ቀሚስ ለብሳ ከጠርሙሶቹ አጠገብ ትገኛለች።

ቡናማ እና ነጭ ቀለም ያለው ፍየል በአንድ ግንድ ላይ ቆሟል። ፍየሉ በአፍንጫው አካባቢ ነጭ ምልክት ያለው ሲሆን፣ በአካሉ መካከለኛ ክፍል ላይ ደግሞ ትልቅ ነጭ ቦታ ይታያል። ቀንድ አለው፤ ከንፈሮቹም ተከፍተዋል። ፤

ከፊሊፕስ ብራንድ ነጭና ሰማያዊ ቀለም ያለው የእንፋሎት ልብስ መተኮሻ ብረት በብቸኝነት ተስሎ ቀርቧል። መተኮሻው በዋናነት ነጭ ሲሆን፣ የውኃ ማጠራቀሚያው ክፍል ደግሞ በሰማያዊ ግልፅ ፕላስቲክ የተሰራ ነው። ብረቱ በታችኛው ክፍል ጥቁር ቀለም ያለው መሠረት አለው።

ትልቅ ነጭ ሻንጣ በአውሮፕላን ማረፊያ የሻንጣ መፈተሻ ቀበቶ ላይ በራስ-ሰር ይንቀሳቀሳል። ሻንጣው የብረት መመርመሪያ ማሽንን አልፎ ወደ መፈተሻ ጣቢያው ውስጥ እየገባ ነው፤ ከበስተጀርባ ትላልቅ መስኮቶች አሉ።

የአንድ ዛፍ ቅርንጫፍ በለምለም አረንጓዴ ቅጠሎችና በወረቀት መሰል፣ ፈካ ያሉ ቡናማ ፍሬዎች ተሸፍኗል። ደማቅ የፀሐይ ብርሃን በላያቸው ላይ ሲያርፍ ውበታቸውን በእጅጉ አጉልቶታል። ከበስተጀርባ ደግሞ ሌሎች የዛፉ ክፍሎችና ጥርት ያለ ሰማይ በደብዛዛነት አሉ።

የኢትዮጵያ አስደናቂ የተፈጥሮ ገጽታ ነው። ዋናው ገጽታ ሰሚን ተራሮችን የሚመስሉ እና በልዩ ቅርጽ የተሰሩ ተራሮች ናቸው ከፊት ለፊት ለምለም አረንጓዴ ኮረብታዎች እና እርሻዎች ሲታዩ፣ ከበስተጀርባ ሰማያዊው ሰማይ በነጭ ደመናዎች ያጌጣል። ሥዕሉ የኢትዮጵያን ድንቅ የመሬት አቀማመጥ ያጎላል።

የቡናማ ቅጠል ያላቸው የዱር ፍሬዎች ጥቅል በቅርበት ይታያል። ፍሬዎቹ ቀይ፣ ብርቱካናማና አረንጓዴ ቀለም አላቸው። ከጀርባው የሰማይ ሰማያዊ ቀለም ይንጸባረቃል ።

ከፍተኛ የሆነ የመስታወትና የኮንክሪት ሕንፃ ከታች ባለው መንገድ ላይ በተከለለ አረንጓዴ ፓርክ ውስጥ ተቀምጧል። ወደ ህንፃው የሚወስዱ ትላልቅ ደረጃዎችና የውሃ መፋሰሻዎች አሉ። ከፊት ለፊት ሁለት ነጭ መኪኖችና ጥቂት ሰዎች ይታያሉ።

ብዙ ተማሪዎች ተመሳሳይ ቢጫ ሸሚዞችን ለብሰው ከእንጨት ጠረጴዛዎች ጋር ተቀምጠዋል። አንዳንድ ተማሪዎች ጎንበስ ብለው በክፍት ደብተሮች ውስጥ ሲጽፉ፣ ሌሎቹ ደግሞ አንገታቸውን አዙረው አጠገባቸው ካሉ ተማሪዎች ጋር ይነጋገራሉ።

ክፍት የሆኑ የቀለም ቆርቆሮዎች በቅርበትና በመደዳ ተደርድረው ይታያሉ። ቆርቆሮዎቹ ደማቅ የሆኑ እንደ አረንጓዴ፣ ብርቱካናማ፣ ሰማያዊ እና ቀይ የመሳሰሉ የተለያዩ ቀለሞችን የያዙ ሲሆን፣ ብዛት ያለው ቀለም እጅግ ጎልቶ ይታያል።

የቆዩ፣ ሰፋ ያሉና ክብ ቅርጽ ያላቸው ሁለት የብረት አምባሮች በነጭ ጀርባ ላይ ተቀምጠዋል። ሁለቱም የእጅ አምባሮች ውስብስብ የሽቦ ቅርጾችና፣ ደብዘዝ ያለ የወርቅና የብር ቀለም አላቸው።

አቮቻዶ ብዙውን ጊዜ ሞቃታማ ቦታዎች ላይ የሚበቅል ሰውነትን በመገንባት ዘርፍ በጣም ትልክ ጥቅም ያለውየፍራፍሬ አይነት ነው። ሳይንሱም አንዱ አቮካዶ ፍሬ 12 እንቁላልን ይተካል ይላል።

ሶስት ዘመናዊ የእግር ኳስ ኳሶች በደማቅ አረንጓዴ ሜዳ ላይ ተቀምጠዋል። ኳሶቹ ነጭ መሰረት ያላቸው ሲሆን፣ በጥቁር፣ በቀይ፣ በቢጫና በሰማያዊ ጂኦሜትሪክ ንድፎች ያጌጡ ናቸው። ከበስተጀርባ በብዥታ የወጣ የእግር ኳስ ግብ ይታያል።

ዘመናዊ ዲዛይን ያለው ትልቅ ባለሦስት ፎቅ የትምህርት ተቋም ህንፃ ። ህንጻው ግራጫማ ግድግዳዎችና ከላይ ወደ ሹል የቀጠነ ቡናማ የጡብ ጣራ አለው። ህንፃው ባዶ በሆነ የሸክላ ሜዳ ላይ የተገነባ ሲሆን፣ ሰማያዊ ሰማይ እና ደማቅ ጸሐይ።

ሰባት የተለያዩ አይነቶች ያላቸው የብረት ሹካዎች በአግድም የእንጨት ጠረጴዛ ላይ ተደርድረዋል። አብዛኞቹ ብረት ሲሆኑ፣ አንደኛው ደግሞ የእንጨት እጀታ ያለው ትልቅ ሹካ ይገኛል።

የኢትዮጵያ ፌደራል ፓሊስ የሀገራችንን ሰላም እና ፀጥታ የሚያስጠብቅልን ተቋም ነው። የፌደራል ፓሊስ በብዛት በከተሞች እና በተቋማት አካባቢ አገልግሎት የሚሰጥ የፀጥታ ሀይል ነው።

በባሕር ቀይ እና በደማቅ ቀይ ቀለም የታሰሩ የስፖርት ጫማዎች፣ በነጭ ገጽ ላይ ተቀምጠዋል። ጫማዎቹ በከፍተኛ ጥራት ካለው ጨርቅ የተሠሩ ናቸው። ከኋላቸውም ለአስጌጥነት የሚያገለግል በድስት የተቀመጠ የጌጥ ተክል አብሮ ተቀምጧል።

ከፍ ያለ፣ ነጭ እና ቡናማ ቲቪ ማስቀመጫ ነው። ማስቀመጫው ላይ ጥቁር ስክሪን ቴሌቪዥንና የአረንጓዴ ተክል ማሰሮ ተቀምጠዋል። ከፊት ለፊቱ ደግሞ ነጭ እና የእንጨት ቅርጽ ያለው ዝቅተኛ ኮመዲኖ አለ።

አንድ ቡናማና ነጭ አህያ ሙሉ በሙሉ ከፊት ሆኖ ወደ ካሜራው ይመለከታል። አህያው ጆሮዎቹ ወደ ላይ ቀጥ ብለው በለምለም መስክ ላይ ቆሟል፤ ከበስተጀርባ በዛፎች የተሞላ አረንጓዴ የጫካ ስፍራና ግራጫማ ሰማይ አለ።

አንድ ነጭ ትልቅ ዶሮ በሣር ሜዳ ላይ በበርካታ ቡናማ ዶሮዎች ተከብቦ ይታያል። ዶሮዎቹ በረጃጅም አረንጓዴ ሣሮች መካከል ሲቆሙ፣ አንዳንድ ዶሮዎች ሣር እየለቀሙ ነው። ከበስተጀርባ ዛፎችና ቁጥቋጦዎች ይታያሉ።

ይህ ምስል የጥበብ ሥራ መሸጫ ሱቅ ሲሆን፣ በርካታ የእጅ ሥራ ቅርጫቶች እና ሰፌዶች እርስ በእርሳቸው ተደራርበው ቀርበዋል። በዋነኛነት ክብ ቅርጽ ያላቸው እነዚህ ቅርጫቶች በቀይ፣ ቢጫ፣ አረንጓዴ እና ሰማያዊ ቀለም ያላቸውን የባህል ቀለማት የሚያንጸባርቁ የሽመና ንድፎችን ይዘዋል።

ሐምራዊና ነጭ አበባዎች ያሉት አጭር ሸሚዝ ቀሚስ የለበሰች ወጣት ሴት በሥነ ጥበብ ጋለሪ ውስጥ ቆማ ፈገግ ትላለች። ቀሚሱ በወገቧ ላይ ጠባብ ቀበቶ አለው። ሴትዮዋ የእጅ አምባርና የአንገት ሐብል ያደረገች ስትሆን፣ ከበስተጀርባ የተሰቀሉ ሥዕሎች ይታያሉ።

የሴቶች የባህል ዳንስ ቡድን በነጭ ልብስና ባለቀለም መቀነት ተውበው ተሰልፈው ይገኛሉ። ከሴቶቹ አንዷ ከበሮ እየመታች ሌሎቹ በጭብጨባ እያጀቡ እየዘፈኑ ነው።

ከሁሉም የሚረዝመው ጥቁር ባለ መስታወት ህንፃ ሲሆን፣ ከፊት ለፊት ያሉት ዝቅተኛ ህንፃዎች ደግሞ ቀይ ጣራ አላቸው። በስተጀርባ ያሉት ደብዛዛ ተራሮችና የግራጫ ሰማይ ከህንፃዎቹ ጋር ተዋህደዋል።

ነጭ የለበሰ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቄስ ነጭ የራስ መጠምጠሚያ አድርጎ ወርቃማ በእጅ የተያዘ መስቀል ይዞ በሥነ ስርዓት ላይ ናቸው። ቄሱ በቀኝ እጁ መስቀሉን ሲይዝ ከበስተጀርባ ሌሎች ነጭ የለበሱ ሰዎች አሉ።

ከፍተኛ መጠን ያለው ጭጋግ ወይም ጭስ ጥቁር አለት ያለበትን ገደል ሸፍኖታል። ዐለቱ የተሰነጣጠቀና የእሳተ ገሞራ ፍሳሽ የሚመስል ሲሆን፣ ወደ ጥልቁ ቦታ ተንጠልጥሏል። በሩቅኛው የገደሉ ጫፍ ላይ አንድ ትንሽ ሰው በቀይ ልብስ እንደለበሰ ያክል አለ።

ሁለት ትኩስ ሐብሐቦች በአረንጓዴ ቅጠሎቻቸው መሃል በእርሻ ቦታ ይታያሉ። ሁለቱም ሐብሐቦች ክብ ቅርፅ ያላቸውና አረንጓዴ መስመሮች አሏቸው። ቅጠሎቹ ጥቅጥቅ ያሉና ተዘርግተው መሬቱን ሸፍነዋል። መሬቱ ደረቅ ሆኖ ይስተዋላል።

ይህ ብሩህ ምስል ጥምዝምዝ ፀጉር ያላት ሴት በደስታ ፈገግ ስትል ያሳያል። ነጭና ቀይ ልብስ ለብሳ፣ የወርቅ ጉትቻና አምባር ያደረገች ሴት ቢጫ ቀለም ያለው መጠጥ በግራ እጇ ይዛ ስትመለከተው ትታያለች፤ ከበስተጀርባው የዛፍ ጥላዎች ይታያሉ።

ክብ ቅርጽ ያለው የሳር ክዳን ቤት በጠፍጣፋ መሬት ላይ ይታያል። ቤቱ የደረቁ እንጨቶችን ተጠቅሞ የተሰራ ግድግዳ ያለው ሲሆን፣ በሩ ላይ የተቀባ እንጨት ተጠቅሟል። ከፊት ለፊት ቡኒና ጥቁር ቀለም ያላቸው ሁለት ፍየሎች በመሬት ላይ ሲሄዱ ይታያሉ።

አረንጓዴ ልማትና ዘመናዊ ከተማን ነው። በከተማው ዳርቻ፣ ሰራተኞች በደረጃ የተሰራውን ፓርክ እያለሙ ነው። በትክክለኛ አሰራር የተተከሉት ችግኞችና የድንጋይ ደረጃዎች፣ የኢትዮጵያን የከተማ ውበትና የልማት አብነት ያንጸባርቃል።

የረጅም ቀንዳም ቀይ ቡናማ ሚዳቋ በቀጥታ ወደ ፊት ትመለከታለች። ቀንዳሞቹ ጠመዝማዛና ጥቁር ጫፍ አላቸው። በደበዘዘ ደን ውስጥ ጥቂት ሌሎች ሚዳቆዎች ያሉ ሲሆን፣ በረዶ የመሰሉ ትናንሽ ነጠብጣቦች በአየር ላይ አሉ።

ቀይ ቀበሮ በሀገራችን የሚገኝ ብርቅየ የዱ እንስሳት ነው። ይህ እንስሳ በሰሜን ተራሮች ውስጥ ይገኛል። የሰሜን ተራሮች እጅግ ውብ የሆነ መልካ ምድራዊ አቀማመጥ ያለው ቦታ ነው።

ከፍተኛ መጠን ያላቸው ሰዎች በተጨናነቀ የገበያ ቦታ ላይ በነጭ ግድግዳ ስር ተሰብስበዋል። ብዙ ሴቶች ደማቅ ቀለም ያላቸው ልብሶችን ለብሰው ዕቃዎቻቸውን መሬት ላይ ዘርግተው ሲሸጡ አሉ።

ወንዝፈፍ ያለ ሜዳ መሃል አንድ ሰው በነጭ ባህላዊ ልብስ ለብሶ ይታያል። ሰውዬው በትከሻው ላይ የእህል ነዶ ተሸክሟል። በስተጀርባ በደረቀ እህል የተሸፈነ ትልቅ ሜዳ ሲታይ፣ በሩቅ ደብዛዛ ተራሮች እና ሰማያዊ ሰማይ ይስተዋላሉ።

ሦስት ወይም ከዚያ በላይ የሆኑ የሜዳ አህዮች ጥቅጥቅ ባለ አረንጓዴ ሳር ሜዳ ላይ ራሳቸውን አጎንብሰው እየጋጡ ነው። የሜዳ አህዮቹ ጥቁርና ነጭ የቆዳ ግርፋቶች ግልጽ ሆነው ይታያሉ። ትኩረቱ በእንስሳቱ ላይ ሲሆን ከጀርባ ያለው መሬት ደብዝዟል።

እነዚህ ሞዴሎች የፋሽን ትርዒት እያሳዩ ሲሆን ሁለት ወንዶችና ሁለት ሴቶች ነጭ ልብስ ለብሰው አያስተዋወቁ ይገኛሉ። በዙሪያቸውም ስራቸውን ከቦ የሚመለከቱ ሰዎች ሲኖሩ ሞዴሎቹም በአሪፍ መልኩ ስራቸውን እያቀረቡ ነው።

አራት ሴቶች በአደባባይ ላይ የቆሙ ሲሆን ነጭ ረጅም ባህላዊ ልብስ ቀይ የጥልፍ ልባስ ለብሰዋል። የደስታ ስሜት በሚንጸባረቅበት ፊታቸው የከተማ መንገድ ላይ ከበስተጀርባው ከቢጫ ህንፃዎች እና ብዙ ሰዎች ጋር ሆነው ለካሜራው ፈገግታ ያሳያሉ።

የኢትዮጵያዊት ሴት ባህላዊ ልብስ ለብሳ በበዓል መድረክ ላይ ቡና ታፈላለች። በዙሪያዋ ጀበና፣ ስኒዎችና የእህል ምግቦች ቀርበዋል። የሞሮኮና የኢትዮጵያ ባንዲራዎች ያረፉበት ይህ ስፍራ የባህላዊ ትስስርና የእንግዳ ተቀባይነት መገለጫ ነው።

ትላልቅ ጥቁር መስኮቶች ያሉት አራት ፎቅ ህንጻ ይታያል። ህንጻው ነጭ ጎኖችና ቀይ መስቀል ምልክት አለው። ከፊት ለፊቱ ጎዳና ሲታይ ጥንታዊ የሚመስል ግራጫ መኪና ከመብራት ምሰሶዎች አጠገብ በጎዳናው ላይ እየሄደ ነው።

ይህ ምስል ከታሪክ አኳያ የተደረደሩ የኢትዮጵያ ባንዲራዎችን በሰባት የተለያዩ ቅርጾች ያሳያል። ሁሉም ባንዲራዎች አረንጓዴ፣ ቢጫና ቀይ አግድም ቀለሞችን ሲይዙ፣ በመካከላቸው ደግሞ የአንበሳ ምስሎች ወይም የአርማ ቅርጾች ተቀምጠዋል። ከታች ባሉት ባንዲራዎች ላይ ደግሞ የየዘመናቸው መጠሪያ በአማርኛ ተጽፏል።

ከፊት በኩል ሁለት መቆለፊያ ማንጠልጠያ ያለውና "ታይገር" የሚል ነጭ አርማ ያለበት ረዣዥም ጥቁር ሸካራ ጀርባ ቦርሳ ከነጭ ዳራ ላይ ቆሟል። ቦርሳው ሰፊና ብዙ ኪስ ያለው ነው።

አንድ ወጣት ወንድ በቅመማ ቅመም ወይም በጥራጥሬ እህሎች በተሞሉ ትላልቅ ከረጢቶች መካከል ባለው መደብር ውስጥ ወደ ፊት ይመለከታል። ከበስተጀርባ በተጨናነቁ መደርደሪያዎች ላይ የተለያዩ ሸቀጣ ሸቀጦች ተቀምጠዋል።

ፔፐሮኒ እና አይብ ያለው ክብ ፒዛ በስድስት ክፍሎች ተቆርጦ በእንጨት መክተፊያ ሰሌዳ ላይ ተቀምጧል። የፒዛው ጠርዝ ወርቃማ ቡናማ ሆኖ የተጋገረ ሲሆን፣ ቀይ የቲማቲም መረቅ እና የሟሟ አይብ ጎልቶ ይታያል።

አንጸባራቂ የብረት ጋዝ ምድጃ ከስድስት ማብሰያ አይኖችና ከመጋገሪያ ክፍል ጋር አለ። የፊት ለፊት ገጽታው መቆጣጠሪያ ቁልፎችና ዲጂታል ማሳያ አለው። መጋገሪያው ላይ ወፍራም እጀታ ተገጥሟል።

ዥም ጥቁር ፀጉር ያላት አንዲት ወጣት ሴት በቅርብ ርቀት ትታያለች። ሰማያዊ ትከሻ ክፍት የሆነ ልብስ ለብሳለች፣ ከሐምራዊ ቀለም ጋር የሚመሳሰል የከንፈር ቀለም ተቀብታለች። በጉሮሮዋ ላይ ነጭ የአበባ ቅርጽ ያለው የአንገት ጌጥ ተጠቅልሏል።

የሰው እጅ ቀይ ወይንን ከጥቁር ጠርሙስ ወደ መስታወት እየጨመረ ነው። ፈሳሹ ጥቁር ቀይ ቀለም ያለው ሲሆን በመስመሩ በኩል በግልጽ ይወርዳል። ከበስተጀርባ የቤት ዕቃዎችና ሰዎች በደበዘዘ መልኩ ይታያሉ።

በባህላዊ የጦርነት አለባበስ የለበሱ ወጣቶች ናቸው። ነጭ ልብስ፣ ገለባ የመሰለ አንገትጌ፣ የወርቅ ዘውድ የሚመስል ራስጌና ጠመንጃ ይዘዋል። የአባቶቻቸውን ጀግንነት የሚገልጽ ጭፈራ እየጨፈሩ ነው።

ጥቁር ሰው ሠራሽ እጅ ላይ ሁለት የጥልፍ ሥራ ያላቸው ወርቃማ አምባሮችና ትልቅ ባለ ሰንሰለት የወርቅ ቀለበት አለ። ሁሉም ጌጣጌጦች በሚያብረቀርቅ ቢጫ ወርቅ የተሠሩ ናቸው።

ወደ ኋላዋ ዞራ የቆመች አንዲት ወጣት ሴት ተማሪ ነጭ ቲሸርት ለብሳለች። እጇን ከፀጉሯ ላይ እና ከወገቧ ላይ አድርጋለች። ከኋላዋ ሙሉ በሙሉ በሂሳብ ቀመሮች የተሞላ ጥቁር አረንጓዴ ሰሌዳ አለ።

የምሽት ብርሃን ባለበት ቤት ውስጥ፣ ሻሽ የደረበች ሴት መሬት ላይ ተቀምጣ ከእሳት አጠገብ በእጆቿ አንድ ነገር እያዘጋጀች ነው። የእሳቱ ነበልባል እና የብርቱካናማው ቀለም ፊቷ ላይ ያርፋል። ባለ ብዙ ቀለም ያለው ሻርፕ ከትከሻዋ ላይ ተንጠልጥሏል።

መካከለኛ መጠን ባለው መኪና የኋላ መቀመጫዎች ላይ ሰዎች ተቀምጠዋል፣ በሻንጣ ማስቀመጫው ውስጥ ደግሞ ፍየሎች በገመድ ታስረዋል። ሁለት ወንዶች የመኪናውን በር ከፍተው ቆመዋል።

አንዲት ወጣት ሴት በእግሯ ቆማ ወደፊት ትመለከታለች። ሰማያዊ ባህላዊ የሐበሻ ልብስ ለብሳለች፤ ቀሚሱ በደረትና በወገብ አካባቢ ጥልፍ አለው። ከበስተጀርባ ብዙ ሰዎችና ነጭ ምሰሶዎች ይገኛሉ።

አራት ማዕዘን ቅርጽ ባለው ሰማያዊ ትሪ ውስጥ ከፍተኛ መጠን ያለው የተቆረጠ ስጋ አለ። ስጋው ትላልቅ የአጥንት ክፍሎችን (ጎድን አጥንቶችን) ከስጋ እና ስብ ጋር ያካትታል። ቁርጥራጮቹ የተለያዩ መጠን ያላቸውና በንብርብሮች ተቀምጧል።

ብዙ ሰዎች በባህላዊ ክብ ቅርጽ ባለው ሕንፃ ፊት ለፊት ተሰብስበው መሬት ላይ ተቀምጠዋል። ብዙዎቹ ሴቶች ጭንቅላታቸውን በጨርቅ ሸፍነዋል። ሕንፃው ክብ የብረት ጣሪያና ከእንጨት የተሠሩ ግድግዳዎች አሉት።

ጥሩ ብርሃን ባለበት ሰፊ ሜዳ ላይ፣ ግመሎች ጭነት ተጭነው ረዥም ሰልፍ ይዘው ይጓዛሉ። መሬቱ ጨው የበዛበት እና የሚያንፀባርቅ ነው። ፊት ለፊት ያለው ግመል ገመድ ታስሮበታል።

ባለ ሰማያዊ እና ነጭ ቀለም ያለው ታክሲ ከፊት ለፊት፣ ከኋላው ደግሞ ግራጫ የመንገደኛ መኪና አዲስ አበባ በሚገኘው የይሁዳ አንበሳ ሐውልት አጠገብ ይጓዛሉ።

አንድ ነጭ ልብስ የለበሰ አዛውንት ሰው ተቀምጧል፤ ሁለት ሴቶች እግሩን በውሃና በአበባ እየታጠቡት ነው። በጎን በኩል ያሉ ልጆች በግድግዳው ዙሪያ ወለሉ ላይ ተቀምጠዋል።

ጥቁር ጋውን እና ቀይ ስቶል ያደረጉ እጅግ ብዙ ተመራቂዎች በቅርብ ይታያሉ። ተመራቂዎቹ ጥቁር የካሬ ቅርጽ ያላቸው ባርኔጣዎች ደፍተው በደስታ ሲያጨበጭቡ እና አበቦች ሲያነሱ ይታያሉ። በህዝቡ መካከል የፊት ማስክ ያደረጉ ሰዎች እና አንዳንድ ነጭ ሸሚዞች ይታያሉ።

በሰማያዊ ሰማይ ስር ረዣዥም የኮንዶሚኒየም ሕንፃዎች ይታያሉ። ሕንፃዎቹ በቢጫ ቀለም የተቀቡ ናቸው፣ በረንዳዎቻቸው ላይ የተለያየ ቀለም ያላቸው ልብሶች ተሰቅለዋል። በመስኮቶቹ ላይ ብዙ ነጭ የሳተላይት ዲሾች አሉ።

ቡናማ ቀለም ያለው፣ ጥቁር ማስቀመጫ ያለው እና ጫማ ማስቀመጫ ያለው የእንጨት ቁምሳጥን ከመሬት ጋር በተያያዘ አቀማመጥ ይታያል። በቁምሳጥኑ ላይ የተለያዩ ቀለማት ያላቸው ጫማዎች በአራት በኩል ተደርድረዋል፤ ከላይ አንድ የሴቶች ቦርሳ እና ሌሎች ትናንሽ ነገሮች ተቀምጠዋል።

በላሊበላ የድንጋይ ውቅር ቤተክርስቲያን ዙሪያ ብዙ ምዕመናንን ሲሆኑ ምዕመናኑ በቤተክርስቲያኑ ጠርዝ ዙሪያ በመስመር የቆመዋል፡፡ ከፀሐይ ለመከላከልም ብዙ ባለ ቀለም ጃንጥላዎችን ይዘዋል።

በአንድ ቦታ የተሰበሰቡ ብዙ የሃይማኖት አባቶች ናቸው። አባቶቹ ጥቁርና ቀይ ካባና ልዩ ልብሶችን ለብሰዋል። አንዳንዶቹ ትላልቅ የመስቀል ጌጣጌጥ በአንገታቸው ላይ አድርገዋል። ይህም የኦርቶዶክስና የካቶሊክ ቤተክርስቲያን መሪዎች ስብሰባ መሆኑን ያመለክታል። በስተጀርባ የእመቤታችን ምስል አለ።

ከአካባቢው አፈር የተሰራ የሚመስል ባለ አንድ ፎቅ ቤት። ጥቁር ቡኒ ግድግዳው ብዙ ክብ ቀዳዳዎች አሉት። ደማቅ ሰማያዊ ቀለም የተቀባ በራፍና ትንሽ መስኮት በግንባሩ ላይ አሉ። ፊት ለፊቱ በቆርቆሮና በዱላ የተሰራ አጥር ይታጠራል።

ለትልቅ የኤሌክትሪክ ኃይል ማከፋፈያ ጣቢያ የሚውሉ ብዙ ብረታብረት መዋቅሮች እና መሣሪያዎች ይታያሉ። ከታች በመንገድ የተከበበ ጠጠር የነሰነሰ መሬት አለ። የመንገድ መብራት ምሰሶዎች ተተክለዋል። የኃይል ማስተላለፊያ መስመሮች በዙሪያው ተዘርግተዋል።

ጠቆር ያለ ቀይ ሥጋ ከላይ በኩል በነጭ ስብ የተሸፈነ ሆኖ፣ በሚያንፀባርቅ አረንጓዴ መቁረጫ ሰሌዳ ላይ ተደርድሯል። ሥጋው በጥንቃቄ ተቆራርጦ ለምግብነት ዝግጅት ላይ ነው።

በተራራማ ገጠራማ አካባቢ ሁለት ከብቶች ቆመዋል። አንድ ላም ነጭ ቡኒ ሲሆን ቀንድ አላት። ሌላኛው ከብት ጥቁር ቡኒ ቀለም ነው። ከብቶቹ በደረቅ ሣርና በድንጋያማ መሬት ላይ ይቆማሉ። ጀርባ ላይ በርካታ ትናንሽ ኮረብታዎችና ተራሮች አሉ። ሰማዩ ሰማያዊና ጥቂት ደመና አለው።

ሲታዩ ገና ሰላም የሚያድሉ ፤ በልስላሴያቸው ንኩኝ ንኩኝ የሚሉ ፤ ምግብን ብቻ ሳይሆን ለሰዎች ሰላምን ለመስጠት የተሸከሙ የሚመስሉ አይን ሳቢ ዕቃዎች።

በርካታ ቁጥር ያላቸው ቅጠሎች አንድ ላይ ተጠጋግተው በቅለዋል። የአብዛኞቹ ቅጠል ቀለም አረንጋዴ ቢሆንም አንድ የጠወለገ ቢጫ ቅጠል በመሃላቸው በቅሏል። ቅጠሎቹም አነስተኛ ቅርንጫፍ ያላቸው ናቸው።

ብሩህ ባልሆነ አዳራሽ ውስጥ ባለው ቀይ ጠረጴዛ ላይ ጥንታዊ የብረት አክሊል ተቀምጧል። አክሊሉ ክፍት እና ጥለት ያለው ሲሆን፣ በላዩ ላይ ትንሽ ጫፍ አለው። ከበስተጀርባ በኩል ጭንብል ያደረጉ ሰዎች እና ሌሎች ታሪካዊ ቅርሶችአለ።

በቆርቆሮና በቀርከሃ በተሠራ መጋዘን ውስጥ አንድ ወጣት በብዙ የፕላስቲክ የውኃ ጠርሙሶችና በርሜሎች ተከቧል። የውኃ ጠርሙሶች በመደርደሪያዎች ላይ በሥርዓት ተቀምጠዋል። ይህ ቦታ የውሃ ማሸግ ወይም ማከማቸት ሥራ ነው።

አሥራ ሁለት የአፍሪካ አገራት ባንዲራዎች በቡናማ ቀለም ዳራ ላይ በሦስት ረድፍና አራት ዓምድ ቀርበዋል። ከእያንዳንዱ ባንዲራ በታች የእንግሊዝኛ ስሙ ተጽፏል።

ጥቁር ኮፍያ የደፋ አንድ ሰው በድንጋይ በተነጠፈ የእግረኛ መንገድ ላይ ተቀምጦ አረንጓዴ ቃሪያዎችን በሸራ ላይ አነጣጥፏል። በስተቀኝ ደግሞ ሌላ ሰው እና ጥቂት ጥቁር አትክልቶች ተቀምጠው ይታያሉ።

ሰፋፊ፣ ቡናማና በከፊል የተራቆተ ኮረብታ ላይ የተሰሩ ደረጃ መሰል የእርከን ስራዎች ይታያሉ። እነዚህ የእርከኖች ግድግዳዎች ከድንጋይ የተሠሩ ሲሆን፣ አፈርን ለመያዝ እንዲቻል ተከታታይ ኩርባዎችን ይፈጥራሉ። ከሩቅ በስተጀርባ በተራሮች ግርጌ የቤቶች ስብስብ አለ።

ሙሉውን በረት የሞሉ ቡናማ የዶሮዎች ብዛት በቅርብ ርቀት ሲታዩ፣ ከጣሪያው ላይ በቀይ መያዣዎች የተንጠለጠሉ ምግቦች ተበታትነው ይታያሉ። በረቱ የብርሃንና የአየር ፍሰት እንዲኖር የሚያስችሉ የገመድ ምሰሶዎችና ፍርግርግ ጎኖች አሉት።

ሰማያዊ ዳራ ያለው የሽፋን መጽሐፍ ከፊት ለፊት አለ። በመጽሐፉ ሽፋንም ብርቱካናማ ፀሐይ ስትጠልቅ ሁለት መንገዶች በበረሃማ መሬት ላይ ይለያያሉ። "የፍቅር መንገድ" የሚለው ርዕስ ከላይ በወርቃማ ፊደላት ተጽፏል።

ነጭ መኪና በቀይ ጽጌረዳዎች እና አረንጓዴ ቅጠሎችና የዘንባባ ዝንጣፊዎች ያጌጠ የሠርግ መኪና ነው። የፊት መስታወት ግርጌና የፊት መከለያው በአበባዎች ተሽፍኗል።

ወጣት ሰውነት በቀይ፣ ሰማያዊ እና አረንጓዴ በተፈራረቁ ጥለቶች በሽፍጥ/ሻርፕ ተጠቅልሎ ሙዚቃ እያተጫወታ ነው። በጨለማ ልብስ ውስጥ ያለ ይህ ሰውዬ አፉ ላይ የአገሩን ባህላዊ የእንጨት ዋሽንት በአፉ አድርጎ ይነፋል። ከበስተጀርባ ያሉ ደብዛዛ ዛፎች የመሬት ገጽታው ነው።

ዘመናዊ፣ ነጭ እና አንጸባራቂ የልብስ ማስቀመጫ ከወለሉ እስከ ጣሪያ ተዘርግቶ ይታያል። ብዙ በሮችና ሶስት መሳቢያዎች ያሉት ሲሆን፣ ጥቁር እጀታዎች እና ጥቁር ቡናማ ጠርዞች በግልጽሉ።

ማሳሰቢያው በቡናማ ባህላዊ ልብስ የለበሰችና ጥቁር ሻሽ የጠመጠመች አንዲት ፈገግታ ያላት ሴት በግልጽ ያሳያል። ነጭ ትልቅ ነገር መሃል ላይ አጎንብሳ እየያዘች ስትሆን፣ ከኋላዋ ብዙ ሰዎች በተፈጥሮአዊ የዛፍ ግድግዳ አጠገብ ቁጭ ብለዋል።

ትልቅ የስብሰባ አዳራሽ በበርካታ ተሳታፊዎች ተሞልቷል። ሁሉም ማለት በሚቻል መልኩ ነጭና ሰማያዊ የፊት ማስክ አጥልቀዋል። አብዛኞቹ በይፋዊ ልብስ ሆነው በማዳመጥና ማስታወሻ በመያዝ ላይ ናቸው።

በአንድ ከተማ አደባባይ ላይ ሰዎች የሚመላለሱበት ሰፋፊ መንገድና ከርቮች አሉት። ባለሦስት ፎቅ፣ በቅስት የተሰራ ሕንጻ ቢጫ መስኮቶች ያሉት ሲሆን የንግድ ማዕከል ይመስላል። አንድ ነጭ መኪና ወደ ግራ በመጠቆም መንገድ ላይ ቆሟል።

ቀይና ሰማያዊ ቀለም ያለው የልብስ ማጠቢያ ዱቄት ማሸጊያ ከፊት በኩል ይታያል። ማሸጊያው ላይ የሳቀ ልጅ የእግር ኳስ ይዞ የሚያሳይ ምስል አለበት። የምርት ስሙና ክብደቱ በትልቁ ተጽፎ ይታያል።

ብዙ ድኩላዎች በአረንጓዴ ሜዳ ቆመዋል የተወሰኑት ሣር ይበላሉ። አንዳንዶቹ ፊታቸውን ቀጥ አድርገው ይመለከታሉ። ሌሎች ደግሞ ዞር ብለው ይመለከታሉ ከበስተጀርባ ቁጥቋጦዎች አሉ።

አንድ የሾርባ ማንኪያ የሚመስል የእንጨት ማንኪያ ላይ አንድ የሎሚ ፍሬ ቁራጭ በቅርበት ቀረጻ ተቀምጣል። ማንኪያው በቡናማ የእንጨት ጠረጴዛ ላይ ተቀምጧል።

ከፍተኛ በሆነ ዘመናዊ ህንፃ ውስጥ ሁለት ሞላላና ክብ የሆኑ መስታወት ሊፍቶች ወደላይና ወደታች ሲንቀሳቀሱ ይታያሉ። የሊፍቶቹ መግቢያ እና መውጫ መንገድ ጥቁር ሲሆን፣ ነጭ ግድግዳዎችና የህንፃው መስኮቶች ሊፍቶቹ በሚያልፉበት አካባቢ ይታያሉ።

አስደናቂው ነጭ አበባ ከደማቅ ሐምራዊ ክሮች ጋር፣ በደመቀ አረንጓዴ ቅጠሎችና ግንድ ላይ ጎልቷል። የአበባው ክፍሎችና ቡቃያዎች በቅርበት በሚያሳየው ግልጽ ፎቶ ላይ፣ ተፈጥሯዊ የጀርባው ክፍል ደብዛዛ ሆኗል።

ከፊሉ የተቆረጠ የሻይ ዱቄት ቆርቆሮና አንድ ብርጭቆ ቡናማ ፈሳሽ ከቅርብ ቀርበው አሉ። ቆርቆሮው አረንጓዴና ነጭ ቀለም ያለው ሲሆን፣ ብርጭቆው ደግሞ ጥቁር ቅንጣቶች ያለው ፈሳሽ ይዟል። እቃዎቹ በቢጫ ፕላስቲክ ላይ ተቀምጠዋል።

ጥቁር ቡናማ ቀለም ያላቸው ሁለት የቆዳ ጫማዎች በንጣፍ ላይ ተቀምጠዋል። የእግር መያዣዎቹ በዋነኛነት ቡናማና መካከላቸው ነጭ ሰንበር አላቸው። የጫማዎቹ ጫፍ በነጭ ክር ተሰፍቶ ያጌጠ ሲሆን፣ ከላይ ባለው ጫማ ላይ የቆዳ አርማ አለ።

አንድ ወጣት ቆርቆሮ ቤት ውስጥ ከእንጨት በተሠሩ የመደርደሪያዎች ፊት ቆሟል። ብዙ የውሃ ሀይላንዶች፣ በርሜሎች እና ቢጫ ጀሪካኖች ወለሉ ላይ ተቀምጠዋል።

ከአምስት ረዣዥም የመስታወት ብርጭቆዎች ጋር ቡናማ ፈሳሽ የያዘ ትልቅ ብርጭቆ ማሰሮ ይታያል። ፈሳሹ ጭማቂ ወይም ጠላ ነው፣ እና በጥቂት ትናንሽ ጥቁር ዘሮች ተሸፍኗል። ብርጭቆዎቹ የሚያብረቀርቅ በሚመስል መሬት ላይ ተቀምጠዋል።

አራት ግዙፍ ነጭና ክብ ቅርጽ ያላቸው ታንከሮች፣ በቀይ መስመሮች የተዋቡ ሆነው በሰማያዊ ሰማይ ስር ይቆማሉ። ታንከሮቹ ሰማያዊ መዋቅሮች ካሉት ትላልቅ የኢንዱስትሪ ሕንፃዎች ፊት ለፊት ተቀምጠዋል። ከፊት በኩል የብረት ሽፋን አለ፡፡

ሦስት ወጣት ሴቶች ባህላዊ ነጭ ቀሚስና ጌጣጌጦች ለብሰው መሬት ላይ ተቀምጠዋል። አንዷ ፈገግ ብላ በጥጥ እየፈተለች ሲሆን፣ የተቀሩትም በመሥራት ላይ ሲሆኑ የጀርባው ቀለም ብጫማ ነው።

ቀይ ኩርምት ፀጉር ያላት ወጣት ሴት ትከሻዋን ባሳየ መልኩ የተሰፋ ነጭ የሀበሻ ቀሚስ ለብሳለች። ቀሚሱ በአንገትጌው፣ በእጅጌዎቹና በቀሚሱ ግርጌ ላይ በሚያማምሩ አረንጓዴ፣ ቀይና ቢጫ ጥልፎች ያሸበረቀ ነው።

ቡናማ፣ የእንጨት አኮርዲዮን የንፋስ ሙዚቃ መሣሪያ ነው። ጥቁር መደዳ የሆኑ አፉዎችና ነጭ የአዝራር ቁልፎች አሉት። እነዚህን አፉዎች በመጠቀም አየር ሲንቀሳቀስ ሙዚቃ ይፈጥራል። ባህላዊ እና ዘመናዊ ዜማዎችን ለመጫወት ያገለግላል።

ግራጫ ቀለም ያለው ትልቅ የብረት ሣጥን በአለት በተነጠፈ መሬት ላይ ተቀምጧል። የሣጥኑ በር በጥቂቱ የተከፈተ ሲሆን ቁልፎቹ፣ መቆለፊያዎቹና የመቆለፊያ ብልት በግልጽ ይታያሉ። ከበሩ ውስጠኛው የላይኛው ክፍልም ትንሽ ቀይ ብርሃን ይታያል።

አንድ ወንድ ጥቁርና አረንጓዴ ቲሸርት ለብሶ ሰማያዊ ኮፍያ አድርጓል። አንገቱ ላይ ሁለት የመስቀል ቅርጽ ያላቸው የአንገት ጌጦች ተንጠልጥለዋል። ፈገግታ ያለው ፊቱ በትኩረት ይታያል።

በጣም ዘመናዊና ትልቅ የሆነ የብስ ማጠቢያ ማሽን ሲሆን ይህ የማሽንም በመብራት የሚሠራ አዲስ ሳሙና ከተደረገለት በኋላ በራሱ ማጠብ የሚችል ዘመናዊ የሆነ የልብስ ማጠቢያ ማሽን ነው ።

በቀይ ሳህን ላይ ትልቅ የእንጀራ ዳቦ ተዘርግፏል። መሃሉ ላይ ጥቁር ቡናማ ወጥ አለ። በጎኑ ደግሞ የሰላጣ እና የተከተፈ ጎመን ምግብ አሉ።

መሐል ከተማ ላይ ከፍ ያለ የድንጋይ ሐውልት በክብ ቅርጽ ተሰርቶአል። ከሐውልቱ ስር ያለው ኩሬ በሁለት ተቃራኒ ምንጮች ውኃ ይረጫል። በዙሪያው የተለያዩ ከፍታ ያላቸው ዘመናዊ ህንፃዎች ተሰልፈው የከተማዋን ውበት ይገልጻሉ።

ብዙ ቢጫና አረንጓዴ የሙዝ ስብስቦች በገበያ ውስጥ ከጣሪያው ተሰቅለዋል። ከበታቻቸው የተለያዩ ፍራፍሬዎች በክምር ተቀምጠው አሉ። በቀይ ሳጥን ውስጥ ሐምራዊ ቀለማቸው የሚማርክ ድራጎን ፍሬዎች እና በርካታ ቀይ ፖም ተደርድረዋል።

ሰፊ ሜዳ ላይ አስራ አራት ወጣት ወንዶች ያሉት የእግር ኳስ ቡድን ፎቶ ተነስተዋል። አብዛኞቹ ነጭ ማልያና ጥቁር ቁምጣ ለብሰዋል። በተጫዋቾቹ ጀርባ ላይ የእግር ኳስ ጎል እና የዛፍና ቁጥቋጦ የተሞላ መልክዓ ምድር ይታያል። በርካታ ተመልካቾች በሜዳው ዙሪያ ተሰብስበዋል።

ለተለያዩ ትምህርቶች የተዘጋጁ ብዙ ደማቅ ቀለም ያላቸው የመማሪያና የማመሳከሪያ መጻሕፍት ክምር አለ። እነዚህም የሂሳብ፣ የኬሚስትሪ፣ የባዮሎጂ፣ የጂኦግራፊ፣ የአፕቲትዩድ ፈተና እና የሲቪክ ትምህርት መጻሕፍት ይገኙበታል። አንዳንዶቹ መጻሕፍት የእንግሊዝኛና የአማርኛ ቋንቋዎችን ይይዛሉ።

በምስሉ ላይ ስድስት ሰዎች ተቀምጠው ይታያሉ፣ እና አንድ ሰባተኛ ሰው (ወንድ) በስተቀኝ በታች ዝቅ ብሎ ቆሟል። ተቀምጠው ያሉት ሰዎች በሰፊውና በነጭ በተሸፈነ ሶፋ ላይ ሆነው ወደ መሃሉ ተጠግተዋል።

በቅርብ የተቀረጸው ምስል ላይ ብዙ አረንጓዴ ጥቅልጎመን እርስ በእርሳቸው ተደራርበው ይገኛሉ። የጎመኖቹ ውጫዊ ቅጠሎች ጥቁር አረንጓዴ ሲሆኑ፣ መካከላቸው ደግሞ ቀላል አረንጓዴና ነጣ ያለ ቀለም አለው። በአንድነት ጥቅጥቅ ብለው ተቀምጠዋል።

ጥቁር፣ ሰማያዊና ቢጫ ቀለሞች ያሏቸው በባህላዊ ንድፍ ያጌጡ ሦስት የተንጠለጠሉ መብራቶች ይታያሉ። ሁለቱ መብራቶች በ 'ዩ' ቅርጽ የታጠፉ ሲሆኑ፣ ሦስተኛው ደግሞ ቀጥ ያለ የሲሊንደር ቅርጽ አለው። እያንዳንዱ መብራት በታችኛው ጫፍ ላይ የሚያበራ ክብ አምፖል አለው።

እዚህ ትልቅ ክፍት ገበያ ላይ ብዙ ሕዝብ ተሰብስቧል። ሰዎች የተለያዩ ምርቶችን በየብስጣቸው ደርድረው በመሸጥና በመግዛት ተጠምደዋል። ከኋላ በኩል በትላልቅ እንጨቶችና ሸንበቆዎች የተሰራ ግንባታ አለ። አንዳንዶች በጃንጥላ ከፀሐይ ወይም ከዝናብ ተጠልለዋል። ከከተማ ውጪ ያለ ገበያ ነው።

ከፊታችን አንድ ኢትዮጵያዊ ቤተሰብ ከጭቃ በተሰራው ቤታቸው ደጃፍ ላይ ቆሟል። በተለይ ሴቶቹ ፈገግታ ያሳያሉ፣ ይህም የገጠር ሕይወትንና የቤተሰብን አንድነት ይገልጻል።

ጥቁር ሱፍና ብርቱካናማ ክራቫት የለበሱ ክቡር ባለሥልጣንን ናቸው ። ከጀርባው የኢትዮጵያ ሰንደቅ ዓላማ ዳራ ሆኗል። እኚህ ሰውየው በሀገር ልማትና በፖለቲካዊ ውሳኔዎች ትልቅ ሚና ይጫወታሉ።

በርካታ ክብ ቅርጽ ያላቸው ሊጥ መጥበሻ ላይ በእሳት ፍም ላይ እየተጋገሩ ነው። ከፊሎቹ ቡናማ ቀለም የያዙ ሲሆን፣ አንደኛው ነጭ ሆኖ ቀርቷል። አንድ እጅ አንዱን የተጋገረ ሊጥ በመያዝ ላይ ነው።

በኢትዮጵያ ቀይ መስቀል ምልክት ያለው ነጭ መኪና በመሃል ላይ ባለ ባልተነጠፈ መንገድ ይታያል። ብዙ ሰዎች በዙሪያው ቆመውና ከባድ የሚመስሉ ቡናማ ሻንጣዎችን ይዘው የሰብዓዊ እርዳታ እያገኙ ይመስላል።

በስጋ መሸጫ ቦታ (ቄራ) የተንጠለጠሉ የተዘጋጁ የከብት ስጋዎች አሉ። ነጭ ልብስ የለበሰ ሰው እና ሌላ ደንበኛ ውይይት ላይ ናቸው። በክፍሉ ውስጥ ስጋው እንዲቀመጥ መደርደሪያዎችና ትናንሽ መስኮቶች አሉ።

ብዙ የእንቁላል ትሪዎች እርስ በእርሳቸው ላይ ተደራርበው ይታያሉ። ትሪዎቹ በአብዛኛው ሰማያዊ ሲሆኑ፣ ጥቂቶቹ ደግሞ ቀይ፣ አረንጓዴ እና ግራጫ ናቸው። በሁሉም ትሪዎች ውስጥ ቡኒ ቀለም ያላቸው ብዙ የእንቁላል ፍሬዎች ተቀምጠዋል።

ከጎን የቆመ መኪና መስኮት ወይም የኋላ መመልከቻ መስተዋት ተነስቶ በሚመስል እይታ፣ ሁለት ሠራተኞች ከግዙፍ ሳር በስተጀርባ መንገድ ላይ ሲሰሩ ይታያሉ። ሰማዩ ንፁህ ሲሆን በሩቁ ዛፎች እና ሌላ ሰው አለ።

ደማቅ የሆኑ ባህላዊ መስመሮች በስርዓት የተቀረጹበት ሙሉ የሸክላ ቡና ጄበና እና ስኒዎች ስብስብ ይታያል። ስብስቡ ስድስት ስኒዎች፣ አንድ ጀበና፣ የስኳር ማስቀመጫ እና የወተት ማፍሰሻን ያቀፈ ሲሆን፣ ሁሉም በነጭ ትሪ ላይ ተደርድረዋል።

ጥቁር እና ሰማያዊ ቀለም ያለው ሽቦ አልባ ኮምፒውተር መዳፊት ቀርቧል። መዳፊቱ ምቹ ቅርፅ ያለው ሲሆን፣ ከሱ ስር ደግሞ ትንሽ የዩኤስቢ መቀበያ (ዶንግል) አለ። መሣሪያዎቹ ለዘመናዊ የኮምፒውተር አገልግሎት ይውላሉ።

በፀሐይ ብርሃን የተሞላው በምድረ በዳ ያለ ቦታ ነው ። መሬቱ በሣርና በዱር አበባ የተሸፈነ ሲሆን፣ የተፈጥሮን የነፃነት ስሜት የሚያጎላ ጭቃማ ውሃም መሆኑን ይገልጻል፡፡

በኢትዮጵያ ከተማ ውስጥ የሚንቀሳቀስ የጎዳና ላይ ሻጭ ነው። ሰውዬው ሰማያዊ ልብሶች ለብሷል። ብዙ መጥረጊያዎችንና ባልዲዎችን በጀርባው ተሸክሟል። ይህም ለዕለታዊ ጽዳት የሚያስፈልጉ ቁሳቁሶችን እየሸጠ መሆኑን ያመለክታል። ከበስተጀርባው የንግድ ሕንፃዎችና ሌሎች ሰዎችም አሉ።

አንዲት ወጣት ሴት የጎን ገጽታዋ ቀርቧል። ፀጉሯ የፊት ለፊቱ በቆንጆ ሁኔታ የተጎነጎነ ሲሆን የቀረው ረጅም ጥቁር ጠመዝማዛ (ክሩል) ነው። ሴትየዋ የዐይን ጥላ እና የሚያብረቀርቅ የከንፈር ቀለም ተቀብታለች።

ረዥም፣ የሻንጣ መሸፈኛ ያላቸው የጭነት መኪናዎች ተሰልፈው ቆመዋል። በኃይል ማስተላለፊያ ምሰሶዎች አቅራቢያ ወታደራዊ ልብስ የለበሱ ግለሰቦች በመኪኖቹ ዙሪያ ይንቀሳቀሳሉ። ዝግጁ የሆነ ወታደራዊ ትራንስፖርት።

አራት ዋናተኞች በውድድር መዋኛ ገንዳ ውስጥ ገብተው በኃይል እየዋኙ ሲሆን፣ ውኃው ሲረጭ ግልፅ ነው። በገንዳው ዙሪያ በርካታ ተመልካቾች ተሰብስበው ውድድሩን እየተከታተሉ ነው።

ሁለት ሰዎች ቆሻሻን ከትልቅ ክምር እያነሱና እያጸዱ ነው። ግራጫ የደንብ ልብስና ጥቁር ጓንት የለበሰች ሴት ቦርሳ ስትይዝ፣ በስተግራ በኩል ጭንብል ያደረገ ሌላ ሰዉ ቆሟል። ከበስተጀርባ ሰማያዊ መኪናና የቆርቆሮ አጥር አለ።

ቡኒ ቀለም ያላቸው ብዙ የእንቁላል ትሪዎች እርስ በእርሳቸው ተደራርበው በትሪዎቻቸው ውስጥ ተቀምጠዋል። ትሪዎቹ ሰማያዊ፣ ቀይ፣ አረንጓዴ እና ግራጫ ሲሆኑ፣ ከላይ ያሉት እንቁላሎች በሙሉ የገጠር ዶሮ እንቁላል መልክ አላቸው።

ሰባት የብር ቀለም ያላቸው ባህላዊ የአንገት ጌጥ ተንጠልጣይ ዕቃዎች በእንጨት ዳራ ላይ ተቀምጠዋል። እያንዳንዱ ጌጣጌጥ የተለየ ቅርጽ ያለው ሲሆን፣ አንዳንዶቹ እንደ መንኮራኩር እና ሌሎች እንደ መስቀል ቅርጽ ያላቸው ናቸው። ሁሉምተንጠልጣይ ጌጣጌጦች ላይ ትናንሽ ቀዳዳዎች አሉ።

የድሮ አዲስ አበባን የሚያሳይ ሲሆን፣ ሰፋፊ መንገዶች፣ የተሽከርካሪዎች እና አውቶቡሶች እንዲሁም በሁለቱም በኩል ባለ ብዙ ፎቅ ህንፃዎች ። ከበስተጀርባ ኮረብታዎች ይገኛሉ።

ከ እንጨት በተሠራ ሳጥን የተሰበሰበ የበሰለ ቀይ እንጆሪ ይታያል። እንጆሪዎቹ በአረንጓዴ ቅጠሎቻቸው ጎልተው ይታያሉ። ከበስተጀርባው የሰብል ማሳው ረጅም ረድፎች አሉት። ማሳው በደብዛዛ ብርሃን ውስጥ ይገኛል፣ ይህም በጠዋት ወይም ከሰዓት በኋላ መሆኑን ይጠቁማል።

ሁለት ትልልቅ ጥቁር የምግብ ማብሰያ ድስቶች በጡብ በተሠራ ምድጃ ላይ በእሳት ተዘርግተው ምግብ እየተዘጋጀ ነው። በግራ በኩል ያለው ድስት ክዳን ተደርጎበታል፤ በቀኝ በኩል ያለው ደግሞ ክፍት ነው። የእሳቱ ነበልባል ድስቶቹን ይነካል።

ከጥቅልል ሸምበቆ የተሠሩ ሁለት ታንኳዎች ውሀ ላይ ተንሳፍፈዋል። በአንደኛው ታንኳ ውስጥ በርካታ ትኩስ የተያዙ ዓሣዎችና የእንጨት መቅዘፊያ አሉ። ሸምበቆቹና መቅዘፊያው በዋናነት ቡኒማ ቀለማት ሲሆኑ፣ ዓሣዎቹ ደግሞ ብርማ ነጭ ናቸው።

የሚያብለጨልጩ ቆዳ ያላቸው ሁለት ትላልቅ ቢጫ ፍራፍሬዎች ከአረንጓዴ ቅጠሎችና ቅርንጫፎች ጋር በቅርበት ቀርበዋል። ፍሬዎቹ ያልተስተካከለ፣ የላሸቀ ገጽታ አላቸው። በአጠገባቸው ነጭና ትናንሽ የሎሚ አበባዎች ያበቡ ሲሆን፣ ከበስተጀርባው ደግሞ ነጭ ግድግዳ አለ።

ጥቅጥቅ ባለ አረንጓዴ ቅጠሎች መካከል ያደጉ በርካታ ያልበሰሉ አረንጓዴ የሎሚ ፍሬዎችና ነጭ አበባዎች በአንድ ቅርንጫፍ ላይ ይታያሉ። የፍራፍሬው ዛፍ በፀሐይ ብርሃን ደምቆ ይታያል።

አጠቃላይ: ስታዲየም ወይም የስፖርት ሜዳ መቀመጫ። ረዣዥም ረድፎች ያሉት ሰማያዊ እና ቀላል ሰማያዊ ቀለም ያላቸው የፕላስቲክ ወንበሮች ይታያሉ። መቀመጫዎቹ ባዶ ናቸው። መቀመጫዎቹ የቆሙበት ኮንክሪት ያረጀና የገረጣ ይመስላል፣ ወይም አሮጌ ስታዲየም መሆኑን ይጠቁማል።

የተጠላለፉት ሁለት ባንዲራዎች በደብዘዝ ያለ ግራጫ ጀርባ ላይ ጎን ለጎን ይታያሉ። በግራ በኩል፣ አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ በመሃሉ ሰማያዊ ክብና ኮከብ የያዘው የኢትዮጵያ ባንዲራ ሲሆን፣ በቀኝ በኩል ቀይ፣ አረንጓዴ፣ ነጭና ጥቁር ቀለሞች ያሉት የተባበሩት አረብ ኤሚሬቶች ባንዲራ ተስሏል።

በወይን ዛፍ ላይ የበሰሉ፣ ቀይ ወይን ጠጅ ቀለም ያላቸው የፍራፍሬ ዘለላዎች ናቸው። ወይኖቹ በደማቅ አረንጓዴ ቅጠሎች መካከል ተንጠልጥለዋል። ጣፋጭና ለጤና እጅግ ጠቃሚ የሆኑ ሲሆን ለጭማቂና ለወይን ማምረቻ ይጠቅማሉ።

ደማቅ ሰማያዊ ሰማይ ስር፣ በአንድ ትልቅ የስንዴ እርሻ ላይ አጨዳ ማሽን በመጠቀም ምርት ሲሰበሰብ ይታያል። የደረቀው የስንዴ ተክል በምስሉ አብዛኛው ክፍል የሸፈነ ሲሆን፣ ማሽኑ ወደ ግራ ሲሄድ ይታያል።

በከተማ ውስጥ በሰዎች የተጨናነቀ የጎዳና ገበያ ነው። በቀኝ በኩል በርካታ ደማቅ ቀለም ያላቸው ኳሶች ተንጠልጥለው ይሸጣሉ። ብዙ ሰዎች በተጠረገው መንገድ እየሄዱ ነው፡፡ ከበስተጀርባም ትላልቅ ህንጻዎች ይገኛሉ።

ትላልቅ ጥርስ ያላቸው ቅጠሎች ያሉት አረንጓዴ ተክል መሬት ላይ በዝቷል። ከተክሉ ላይ ነጭና ሐምራዊ ቀለም ያለው መለከት የሚመስል አበባ ተንጠልጥሏል። ከጀርባው ሌላ አበባ ትንሽ ሆኖ ይታያል።

የተዋበች ሴት ባህላዊ ልብስ ለብሳ ራሷን ሸፍና ቆማለች። የለበሰችው ቀሚስ ደማቅ አረንጓዴ እና ወይን ጠጅ ቀለም አለው። ከበስተኋላ በግድግዳ ላይ ያጌጡ ዕቃዎች ተሰቅለዋል። ቦታው ባህላዊ እና ውብ የሆነ የውስጥ ማስዋቢያ አለው።

ሰማያዊ የደንብ ልብስ የለበሰ የጋዝ ሰራተኛ ለብር ቀለም ያለው መኪና ቤንዚን እየቀዳ ነው። የነዳጅ ማደያው ግራጫና ብርቱካናማ ሲሆን፣ ከሱም ወፍራም ጥቁር ቱቦ ይወጣል። ከበስተጀርባ ሌሎች ሰራተኞች እና የከተማ ህንጻዎች አሉ።

የተዘረጋ የጥጥ እርሻ በአስደናቂ ሁኔታ ይታያል። ሰብሉ ነጭ አበባዎችንና አረንጓዴ ቅጠሎችን ያካተተ ሲሆን፣ ወደ አድማስ ድረስ ሰፍሮ ይገኛል። ከላይ ግልጽ ሰማያዊ ሰማይ አለ።

በርካታ ክብ ቅርጽ ያላቸው ባለብዙ ቀለም እና ባህላዊ ቅርጽ ያላቸው የተሸመኑ ቅርጫቶች ተደራርበው ይታያሉ። የቅርጫቶቹ ንድፎች የኮከብና የጂኦሜትሪክ ቅርጾችን ያካተቱ ሲሆን፣ እንደ ቀይ፣ ቢጫ፣ ሰማያዊ እና አረንጓዴ ያሉ ደማቅ ቀለሞች ጎልተው ይታያሉ።

እርከኖች/ጥበቃ ግድግዳዎች በዳገታማ መሬት ላይ ተደርድረዋል። የአፈር መሸርሸርን ለመከላከል ተራ በተራ በድንጋይ የተገነቡት እርከኖች ሰፋፊ የአፈር ቁርጥራጮችን ይፈጥራሉ። ከሩቅ በስተጀርባ ኮረብታዎችና መንደር አሉ።

ከበዓል አከባበር ወይም ከጸሎት በኋላ የተነሳ ነው። በሺዎች የሚቆጠሩ ሙስሊም ወንዶች በስታዲየም መሰል ስፍራ ተሰብስበው አሉ። አብዛኞቹ ሰዎች ባህላዊ ነጭ ልብሶችንና ቆብ ለብሰዋል። ከፊት ለፊት ያለው ሰው ደስ ብሎት ሰልፊ እያነሳ ነው።

በሰፊ የአደባባይ ገበያ በርካታ ሰዎች ተሰብስበዋል። መሬት ላይ የተለያዩ አትክልቶችና ፍራፍሬዎች ለሽያጭ ተዘርግተዋል። ከበስተጀርባ የጥንታዊ በር ግንባታ አለ። የሽያጭ እንቅስቃሴው በጠራራ የፀሐይ ብርሃን በሰፊው ቀርቧል። የዕለት ንግድ ነው።

ቡኒ ቀለም የጎላበት የአልኮል መጠጦች መደርደሪያ በተለያዩ የአልኮል አይነቶች ተሞልቷል። ከመደርደሪያው ፊት ለፊት ደግሞ ከቡኒ ጡብ የተሰራ ማስተናገጃ ቦታ አለ እዚህ ቦታ ላይ አንድ ወጣት ወደ ጥግ ተደግፎ ቆሟል።

ቅንብሩ በሕዝብ እና በመጓጓዣ የተጨናነቀ የከተማ መንገድ ነው። ሰዎች ሸቀጣቸውን ይዘው ሲራመዱ፣ ባለሦስት እና ባለአራት ተሽከርካሪዎች በመንገዱ ላይ ይጓዛሉ። ከሁለቱም ጎን በቆርቆሮ የተገነቡ ቤቶች ተደርድረዋል። ቦታው የዕለት ተዕለት የገበያ ሕይወትን ያስተላልፋል።

ተማሪዎች በትምህርት ቤቱ ቅጥር ግቢ ውስጥ ተሰብስበዏል። አብዛኞቹ ተማሪዎች የትምህርት ቤታቸውን ጥቁር ሰማያዊ ዩኒፎርም ለብሰዋል። የተማሪዎቹ ስብስብ በትላልቅ የትምህርት ቤት ህንፃዎች ተከቧል።

ብዙ ጊዜ ተማሪዎች ወደ ትምህርት ገበታቸው ከተመለሱ በኋላ እንደ ደብተር፣ እስኪብርቶ፣ እርሳስ እና የመሳሰሉትን የትምህርት ቁሳቁስ ይዘው ይታያሉ። ከነሱ በተጨማሪ አብሮ ከእርሳስ ጋር የማይጠፋው መቅረጫ ነው።

የጫኑ አህዮች በከተማ መንገድ ዳርቻ ተሰልፈው ወደ ግራ አቅጣጫ ቆመዋል። የብረት አጥር በአህዮቹና በመንገደኞች መካከል ሲኖር፣ ከፊት በግራ በኩል ደግሞ ሰማያዊ ሚኒባስ ክፍል ይታያል። ከበስተጀርባ በኩል ሰዎች እና ህንጻዎች ይገኛሉ።

ምሽት ላይ ብዙ ሰዎች በጨለማ ስፍራ ተሰብስበው ጧፍ መብራቶችን ከፍ አድርገው ይዘዋል። መብራቶቹ ሺህ የሚቆጠሩ በመሆናቸው ቦታው በሙሉ በብርቱካን ብርሃን ተጥለቅልቋል። ከፊት ፣ በቅርብ ያለው አንድ ሰው በእንጨት ላይ ያለ ትልቅ ጧፍ ከፍ አድርጎ ይዟል።

ጥንታዊው የትምህርት ሚኒስቴር ሐውልት በክብ ማዞሪያ መሀል አለ። ረዣዥሙና ባለቀለበት ቅርጽ ያለው ሐውልት ከላይ በአንበሳ ተደፍኗል። ከበስተጀርባ ሰማያዊና ነጭ ሕንጻ ላይ "የትምህርት ሚኒስቴር" የሚል ጽሑፍ አለ። የብር ቀለም ያለው መኪና በአቅራቢያው ቆሟል።

ግንባታ እየተካሄደ ባለበት ቦታ ላይ ቢጫ ቀለም ያለው ትንሽ ቁፋሮ ኤክስካቫተር ማሽን ቆሟል። ከማሽኑ አጠገብ አንድ ሰው ቆሞ ወደ ኋላው አቅጣጫ ይመለከታል። ከፊት ያለው መሬት በጠጠር እና በአፈር የተሞላ ነው።

የኮካ ኮላ ብራንድ አባሳደር የተነጠፈበት የፍሪጅ ምርት ውስጥ የተለያዩ እንደ ሚሪንዳ እና ኮካ ኮላ ያሉ። ጋዛማ መጠጦች በፍሪጅ ውስጥ ይገኛሉ። በተጨማሪም ደግሞ በስተግራ ካለው ፍሪጅ ውስጥ የታሸጉ ምግቦች ይገኛሉ።

ደማቅ ቀይ እንጆሪዎች በአረንጓዴ ቅጠሎቻቸው በትላልቅ ጥቁር ፕላስቲክ ሳጥኖች ውስጥ ተደርድረው ይገኛሉ። እያንዳንዱ ሳጥን በሙሉ የበሰሉ ፍራፍሬዎች ተሞልቶ ሲሆን፣ እርስ በርሳቸው ተደራርበውና ተከማችተው ተቀምጠዋል።

በትኩረት የተሰሩ ሶስት ትልልቅ ክብ ቅርጽ ያላቸው ነጭ የኢንዱስትሪ ማከማቻ ታንኮች ይታያሉ። እያንዳንዳቸው ሁለት ቀይ መስመሮች አሏቸው። ሰማያዊ ሕንፃዎች እና ግልጽ ሰማይ ከበስተጀርባ አሉ።

ጥቁር ዳራ ላይ፣ በስተቀኝ ረዥም የእሳት ነበልባል ወደ ላይ ሲወጣ ይታያል፤ የነበልባሉም ከለር ቀይ፣ ብርቱካናማና ነጭ ጭስ አለው። በስተግራ በኩል ደግሞ በብርቱካናማ ቀለም የተፃፉ የአማርኛ ፊደላት ይታያሉ፤ የተፃፉት ፊደላት በግልፅ አይታወቁም።

ጥቁር ቬልቬት የተሸፈነ ትልቅ አልጋ በፍሬም ጎልቶ ይታያል። የአልጋው የራስጌ እና የእግርጌ ክፍል በብር የተሰሩ ትናንሽ አዝራሮች አሉት። የእንጨት ምሰሶዎች ያለው ጣሪያ ከበስተጀርባ አለ።

ብዙ ሕዝብ ነጭ ልብስ ለብሶ መሬት ላይ ተቀምጦ፣ በሐመር ሐምራዊ ብርሃን ውስጥ የእምነት ሥርዓት ይፈጽማል። አብዛኞቹ ሰዎች በቅድስት ሥላሴ ካቴድራል ፊት ለፊት በደማቅ ቀለም የሚንፀባረቅ ባንዲራ ስር ሻማ አብርተዋል።

መንጋቱን ልታበስር የምትሽቀዳደም ፀሐይ ፤ ጨለማ በማን ይነካኛል ተኮፍሶ ቢቆይም ፤ እንዳልነበር ሊሆን ፀሐይ እየተወጣች ነው ፤ ሰማይ ሸፎኖ ሊያስቀራት እንዳልቻለ ያስታውቃል።

የብርሃን ነፀብራቅ ያለው ጥቁርና ቡናማ የመዶሻ (ጋቬል) በእንጨት መሠረት ላይ ተቀምጧል። ከጀርባው የፍትሕን ሚዛን የሚወክል የነሐስ ቀለም ያለው ሚዛን በብዥታ ቀርቧል። እነዚህ የሕግና የፍትህ መሣሪያዎች በአንድነት ተቀምጠዋል።

ሴቶች በጎርፍ በተጥለቀለቀ የእርሻ መሬት ውስጥ የሩዝ ችግኞችን ይተክላሉ። ሴቶቹ ባህላዊ የሥራ ልብስ የለበሱ ሲሆን፣ ችግኞችን ከእርሻው ወለል ላይ እያሰረጉ ነው። አብዛኛው የሩዝ እርሻ በአረንጓዴ ችግኞች ተሸፍኗል።

ሁለት ረድፍ የሆኑ የአማርኛ ባህላዊ ልብስ የለበሱ ወንዶችና ሴቶች በለመለመ አረንጓዴ ሳር ላይ ተቀምጠው ይታያሉ። በላይ ያሉት ወንዶች ነጭ ሱሪና ሸሚዝ ለብሰው ዋሽንት ሲነፉ፣ ከታች ያሉት ሴቶች ደግሞ ነጠላ ለብሰው ከበሮ እየመቱ ይገኛሉ።

የቆመች ጥቁር መኪና ከአራት ሰዎች ጋር በአሸዋማ በረሃ መንገድ ላይ በብዙ ጥረት እየተገፋች ነው። አንድ ሰው ከርቀት ኮረብታ ላይ ቆሞ ይከታተላል።

በርካታ ምዕመናን የሚወጡበት ተራራማ ቦታ ይታያል። ሰዎች በጠባቡ የድንጋይ መሰላል ላይ በመውጣት ላይ ሲሆኑ፣ ከላይ በኩል ትልቅ መስቀል እና የቤተክርስቲያን መዋቅር ተገንብቷል። በዙሪያው አረንጓዴ ቁጥቋጦዎችና የድንጋይ ግድግዳዎች ያሉት ሲሆን፣ ሰማዩም ጠራራና ሰማያዊ ነው።

የተለያዩ ወጦች የተደረደሩበትን ትልቅ የእንጀራ ምግብ ማእድ ነው። ከጎን በቀይ ወጥ የተሞላ ሌላ ጎድጓዳ ሳህን አለ። ምግቡ በጥሩ ሁኔታ ተዘጋጅቷል፤ ይህም የኢትዮጵያን ባህላዊ ምግቦች ውበትና ልዩነት ይገልጻል።

በግቢ ውስጥ ሦስት ፍየሎች ተሰብስበው ገለባ ይበላሉ። አንዷ ቡኒና ነጭ ፍየል ከፊት ለፊት ስትታይ፣ ግራጫ ቀለም ያላት ፍየል ወደ ካሜራው ትመለከታለች። የብር ብረት ቆርቆሮ ግድግዳ እና የእንጨት አጥር በስተጀርባው አለ።

ሰባት ወንዶች በታሪካዊ የድንጋይ ግንብ ፊት ለፊት ተሰልፈው ቆመዋል። አብዛኞቹ ወንዶች ነጭ ሱሪና ነጭ ረጅም እጅጌ ያለው ሸሚዝ ወይም ቀሚስ ለብሰዋል።

በጥቁር ጥምጣም ራስዋን የሸፈነች ሴት ጭንቅላት ከላይ ያላት ሲሆን ሴትየዋ የጎን እይታ አላት። ትከሻዎቿ ላይ አረንጓዴና ፈዛዛ ሰማያዊ ጨርቅ ተጥሏል። የጠመጠመችው ጨርቅ በወፍራሙ ጥልፍልፍ የተሠራ ሲሆን፣ በላዩ ላይ ግራጫማ ፀጉር ይገኛል።

ጽሑፍ የያዘ አንድ ግራጫማ ፖስተር በሁለት አምዶች የቀረበ የኢንቨስትመንት መረጃን ያሳያል። በአማርኛ የኢንቨስትመንት መጠን እና የሚጠበቅ ትርፍ በግልጽ ተዘርዝረዋል ።

ባህላዊ የኢትዮጵያ ልብስ ነጭ ሻማ/ጋቢ የለበሱ በርካታ ወንዶች በጋራ ተቀምጠዋል። በማዕከሉ የተቀመጠው ሰው ከበሮ ወይም ድራም ከላይ በቀይ ጨርቅ ያጌጠ በመካከላቸው አለ።

ጥቁር ቀለም ያለው ጆሮ ማዳመጫ ነው። ጆሮ ማዳመጫው ለጨዋታዎች የሚያገለግል ሲሆን አንገትጌ እና የተለበጠ የጆሮ ክፍል አለው። ተናጋሪው ወደታች የወረደ ሲሆን ድምፅ መቆጣጠሪያ ቁልፎች አሉ። ጆሮ ማዳመጫው ለመጠቀም ምቹና ጥሩ ጥራት አለው።

ጥሬ የሆኑ ብዙ አረንጓዴ ማንጎ ፍራፍሬዎች ከዛፍ ቅርንጫፎች ላይ ተንጠልጥለዋል። ፍራፍሬዎቹ በጥቅል ታይተው በወፍራም፣ ጨለማ አረንጓዴ ቅጠሎች ተከበው ቀርበዋል። የፀሐይ ብርሃን ፍሬዎቹን እየመታ ነው።

ሰፊ ኮረብታ ከላይ እስከ ታች በጥቅጥቅ አረንጓዴ ዛፎች ተሸፍኗል። ዛፎቹ በተለያዩ የአረንጓዴ ቀለም ጥላዎች አሉ። በኮረብታው ግርጌ ጥቂት በቁጥቋጦ የተሸፈነ መሬትና የሩቅ ሕንፃዎች ይገኛሉ። የላይኛው ሰማይ ብርሃናማ ሆኖ አለ።

በሶስት የእንጨት ምሰሶዎች ላይ ሦስት ሰዎች በጥቁር ሰማያዊ ውሃ ላይ ይጓዛሉ። የፊት ሰው በብርድ ልብስ ላይ ተቀምጧል ወይም ጋልቧል። ሰማዩ ከጥቁርና ነጭ ደመናዎች ጋር ጥቁር ሰማያዊ ቀለም አለው። ከበስተጀርባ በሩቅ የዛፎችና የባህር ዳርቻው ዝርዝር ይታያል።

በጥቁር ዳራ ላይ የሚንጠባጠብ የዶሮ ወይም የሽኒት በርገር በሁለት እጆች ተይዟል። በርገር ውስጥ የተጠበሰ ስጋ፣ አይብ፣ ሰላጣ፣ ቲማቲም እና እንቁላል አለ። ከበርገሩ በታች በሳህን ላይ የተቀመጡ ጥብስና መረቅ (ኬችአፕ) አሉ።

ረዥም እና ሰማያዊ የመስታወት ህንፃ ፊት ለፊት በከተማ መንገድ ላይ የመንገድ ግንባታና የእድሳት ስራ ይታያል። መንገዱ በቁፋሮ ተከፍቶ የኮንክሪት ቱቦዎች ተቆልለዋል። ቢጫ ቀለም ያለው የግንባታ መኪና እና ፖሊስ ሞተር የሚነዳ ሰው በመንገዱ ላይ ይገኛሉ።

ባንዲራው በቀይና በአረንጓዴ ቀለሞች በሦስት አግድም መስመሮች የተሰራ ነው። በመሃል ላይ በአረንጓዴ የዛፍ ምስል የተሞላ ቢጫ ክብ ቅርጽ አለ፣ በላዩ ላይ ደግሞ ቀይ ኮከብ አለ።

ብዙ ህፃናት ቢጫ ሸሚዝ ለብሰው በትምህርት ክፍል ውስጥ ተቀምጠዋል። ተማሪዎቹ እጃቸውንና እስክሪብቶዎቻቸውን ከፍ አድርገው ለጥያቄ ለመመለስ ተዘጋጅተዋል። ከፊት በኩል ነጭ ልብስ የለበሰች አስተማሪ ቆማለች። ከኋላ ግድግዳው ላይ በኖራ የተፃፈባቸው ሁለት ጥቁር ሰሌዳዎች አሉ።

ብዙ ሰዎች በተፈጥሮ በተከበበ ሰፊ የውጪ አዳራሽ ተሰብስበዋል። አብዛኞቹ ወደ መድረኩ እያዩ ሲሆን፣ ከበስተጀርባ የእፅዋት ምስሎች ያለበት ትልቅ ስክሪንና የመንግስት ምልክት ይታያል።

ሐመር ወይን ጠጅ ቀለም ያላቸው ጥንድ የተጠለፉ የእግር ጫማዎች በነጭ ወለል ላይ ይገኛሉ። ጫማዎቹ በነጭ ሶል ሲደገፉ፣ ከኋላ በወርቃማ እቃ ውስጥ ያለ ትንሽ አረንጓዴ ተክል አለ።

ከፍተኛ ኃይል ያላቸው አራት የመተኮሻ መሳሪያዎች (ጠመንጃዎች) በአግድም ተደርድረው መሬት ላይ ይታያሉ። ከእነዚህም ውስጥ ሁለቱ ላይ በተሻለ የማየት አቅም የሚተኩስ ስኮፕ የተገጠመላቸው ሲሆን፣ የጦር መሳሪያዎቹ ጥቁር ብረት እና የእንጨት ክፍሎች አሏቸው።

ተፈናቃይ የሚመስሉ ሰዎች በሜዳ ላይ ከፍርስራሽ መካከል ተኝተዋል። መሬቱ በፕላስቲክና በቆሻሻ ተበክሏል። ከኋላ በኩል ረጅም ግድግዳና ድንኳኖች ይታያሉ። በግልጽ፣ እነዚህ ሰዎች አስቸጋሪ ሁኔታ ውስጥ ናቸው። የሜዳው አካባቢ ደግሞ ከሩቅ ተራሮች ጋር ይዋሰናል።

ወጣት ወንዶች በደን የተከበበ ክፍት ቦታ ላይ በነጭ ልብስና በነጭ የራስ ልብስ ለብሰው ተሰልፈው ቆመዋል። ሁሉም ዱላዎችን በእጃቸው የያዙ ሲሆን፣ ከፊት ለፊት ያለው ሰው ወደ ፊት እየገሰገሰ ነው። መሬቱ አረንጓዴ ሣርና በዛፎች ጥላ የተሸፈነ ነው።

የሚያንፀባርቅ ቆዳ ያለው አንድ ሰው የዓይን መነፅር አድርጎ የፒች ቀለም ያለው ጃኬት ለብሷል። የሸሚዙ ቀለም ፈዛዛ ሮዝ ሲሆን፣ የወርቅ እና ቡኒ ቀለም ያለው የሐር ክራባት በትኩረት ይይዛል።

ሴቶች ጥቁር ልብስ ለብሰው መሬት ላይ ቆመዋል፤ አንዷ ሴት አፏን ከፍታ ስትጮህ ሌላኛዋ ደግሞ እጆቿን ራስዋ ላይ ጭናለች። ከሴቶቹ ጎን ቀይ ኮፍያና አንጸባራቂ ልብስ የለበሰ ሰው ቆሟል፤ በስተጀርባ የተቆለለ አፈርና የፖሊስ ባንድ አለ።

ሁለት ሰዎች ነጭ የመከላከያ ልብስ ለብሰው እና ተሸካሚ የሚረጭ መሳሪያ ተጠቅመው የሆስፒታል ክፍልን እያጸዱ ነው። በክፍሉ ውስጥ ሁለት ጥቁር አልጋዎች እና በግድግዳው ላይ በእርሳስ የተሳሉ የሰዎችና የእንስሳት ምስሎች አሉ። ብርሃን ከታጠሩት መስኮቶች ወደ ውስጥ ይገባል።

አንድ ቤተሰብ አባላት ባህላዊ የሐበሻ ልብስ ለብሰው ፎቶግራፍ ተነስተዋል። አባቱ፣ እናቱ፣ ትልቅ ወንድም እና ሕፃን በነጭና በአረንጓዴ ጥልፍ የተዋበ ልብስ ለብሰዋል። ሁሉም በፈገግታ የቆሙ ሲሆን፣ እናትየው ታናሹን ሕፃን በእቅፏ ይዛለች።

ባዶና ጠጠራማ በሆነ መሬት ላይ ብዙ ሴቶች በአንድ መስመር ተሰልፈዋል። ሴቶቹ የተለያዩ ደማቅና ጥለት ያላቸው ቀሚሶችንና ሻርፖችን ለብሰዋል። ጀርባ ላይ ደብዘዝ ያለ ሰማይና ጥቂት የዘንባባ ዛፎች ይታያሉ። የፊት ረድፍ ላይ ያለችው ሴት ቢጫ ሻርፕ አድርጋለች።

በአፈራማ መሬት ላይ ሁለት በፈረስ የሚጎተቱ ጋሪዎች ሰውን እና እቃን ተሸክመው ይጓዛሉ። ከመንገዱ ጥግ ያለው አካባቢ ዛፎች የበቀሉበት ነው። በጋሪዎቹ ላይም ፎጣ የለበሱ የቆሎ ተማሪዎች እና የሃይማኖት አባት ይሄዳሉ።

ጠፍጣፋ ግራጫማ የእንጀራ ዳቦ ላይ ጥቁር ቡናማ ወጥ ተቀምጦ ይታያል። ከወጡ ጎን አትክልትና ካሮት ያለው ቢጫ ወጥ እንዲሁም ከታች ትንሽ አረንጓዴ ሰላጣ ተደርድረዋል።

በትምህርት ቤት መቀመጫ ወንበሮች ላይ በርከት ያለ ቁጥር ያላቸው ተማሪዎች ተሰብስበው ተቀምጠዋል። ከተማሪዎቹም ከፊሎቹ ዩኒፎርም የለበሱ ሲሆን የተወሰኑት ደግሞ ሳይለብሱ በትከሻቸው እና በእጃቸው ይዘዉታል።

እንስሳው የኢትዮጵያ ቀይ ቀበሮየሚመስል ሲሆን፣ ቀይ ቡኒ ቀለም ያለው ፀጉር እና በደረትና በአንገቱ ላይ ነጭ ምልክቶች አሉት። ቀበሮው ጥርት ባለ መልኩ በድንጋዮች ክምር ላይ ተቀምጧል።

ነጭ ቀለም ያለው ሙሉ ልብስን የለበሱ ወንዶች መሬት ላይ በተነጠፈ ሰሌን ላይ ቆመዋል። ከሰዎቹ መካከልም ብዙዎቹ በትከሻቸው ላይ አረንጓዴ ጨርቅን ደርበዋል። ከፊት ለፊት አንድ ወጣት በትከሻው ላይ ከበሮ መሳይ እቃ ይዟል።

በረጅሙ የተሠራ አንድ ነጭ ሊሞዚን መኪና፣ ከፊት ለፊቱ በተለያዩ ቀለማት ያሸበረቁ አበቦችና ብርቱካናማ ሪባን ታስሮበታል። መኪናው ጥቁር የመኪና ጎማዎችና ጥርት ያለ የመስታወት መስኮቶች አሉት። ከኋላው ደግሞ ሌላ ነጭ መኪና ይታያል። ከጀርባው በግራጫ ግድግዳ አጠገብ፣ ይንፀባረቃሉ።

ሰማያዊ ቀለም ባለው ትንሽ ጀልባ ውስጥ ብዙ ስደተኞች ተጨናንቀው ውቅኖስ ላይ ሲጓዙ ይታያሉ። በጀልባው ዙሪያ ብዙ ሰዎች በባህር ውስጥ እየዋኙ ሲሆን፣ አንዳንዶቹ ብርቱካናማ የህይወት ማ። ጀልባዋ ከመጠን በላይ በመጫኗ ህዝቡ ተፋፍጎ የጭንቅላትና የአደጋ ሁኔታን ያሳያል።

በትሪ ላይ ሁለት ጎድጓዳ ሳህኖች ቀይ ሥጋ፣ የጥሬ ሥጋ ተፈጭቶ (ክትፎ)፣ የተቀጠቀጠ ዳቦ፣ ተጠቅልሎ የተዘጋጀ እንጀራ እና ትንሽ ኩኪ የሚመስል ነገር ይገኛል። በስተጀርባ በብርጭቆዎች እና በቅርጫት ይታያሉ።

ከፍተኛ ቁጥር ያላቸው ተሳፋሪዎች የተጫነች ጀልባ ግራጫማ ባህር ላይ ወደፊት ስትጓዝ ይታያል። ከጀልባዋ ታችኛው እና ላይኛው ክፍል ላይ በርካታ ሰዎች የተጨናነቁ ሲሆን፣ ሰማያዊ ባንዲራም ከጀልባዋ ላይኛው ክፍል ላይ ተተክሏል።

አረንጓዴ የጎማ መያዣ ያለው የብረት ፕላስ ይታያል። የፕላሱ አፍ ተከፍቶ ይታያል። መያዣው ለኤሌክትሪክ ሥራ አገልግሎት የሚውል መከላከያ ያለው ይመስላል። የፕላሱ ብረት ክፍል ላይ መጠኑ ተጽፏል።

ረጅሙ የአፍሪካ ህብረት ዋና መስሪያ ቤት ሕንፃ ከሶስት ረዣዥም የሰንደቅ ዓላማ ምሰሶዎች አጠገብ ቆሟል። መሀል ላይ የአፍሪካ ህብረትን የሚያሳይ አረንጓዴ ሰንደቅ ዓላማ በአየር ላይ ሲውለበለብ ይታያል። ክብ የሆነ፣ የመሰብሰቢያ አዳራሽ የሚመስል ሕንፃ ከፊት ለፊቱ አለው።

ትልቅ ዘመናዊ የሰብል አውድማ ማሽን በሰፊ ማሳ ላይ እህል ያጭዳል። ማሽኑ የተሰበሰበውን እህል በጉልበት ወደ ታርፓሊን ይዘረጋል። ሰራተኞችና ገበሬዎች በጋራ እያገዙ ነው። ይህም የሜካናይዝድ ግብርናንና የኢትዮጵያ ምርት ማሳደግን ይወክላል።

ጥቁር ኩርኩር ፀጉሯን ከፊል በመቀንጠብ፣ ከፊል ደግሞ በሽሩባ ያሠራች ሴት ይታያል። የወርቅ ጉትቻና የአንገት ጌጥ አድርጋለች፤ የፀጉር ጌጥም ተጠቅማለች። ነጭ ባህላዊ ልብስ ለብሳ ወደ ጎን ዞራለች።

የሀገር ልብስ የለበሰች ሴት በባህላዊ የቡና ሥነ ሥርዓት ላይ ተንበርክካ ቡና ታፈላለች። ሥነ ሥርዓቱ በሳርና በአበባ በተጌጠ መሬት ላይ በእንጨት አልጋ ላይ የቀረቡ ሲኒዎችና ዕጣን አለው። ከበስተጀርባ የኢትዮጵያና የሞሮኮ ባንዲራዎች ቆመዋል።

ከአራት ረድፎች በላይ ያሉ ብዙ ህጻናትና ጥቂት አስተማሪዎች የትምህርት ምረቃ ካፕ እና ጋውን ለብሰዋል። ሁሉም ሰማያዊና ቢጫ ልብሶችን አድርገው በፈገግታ በፎቶግራፍ ላይ ቆመዋል። በስተቀኝ በኩል ግድግዳው ላይ የድመት ምስል አለ። ትልቁ ቡድን ለካሜራው ቀርቧል።